ረዥምና ጥቁር ፀጉር ያላት አንዲት ሴት በቀጥታ ወደ ፊት እየተመለከተች በቅርበት አለች። ሴትየዋ ጥቁር ሸሚዝ ላይ ደማቅ ቀይ ጃኬት ለብሳ በጥቁር የቢሮ ወንበር ላይ ተቀምጣለች። ሴትየዋ ጥቁር የቢሮ ወንበር ላይ መቀመጧ በሙያዊ ቦታ ምን ያመለክታል?

ይህ ምስል የሀገር ውስጥ መጠጥ የሚያሳይ ሲሆን፣ ትልቅ ማድጋ ውስጥ የተሞላ እና አንዱ ብርጭቆ ደግሞ በአረፋ ተሞልቶ ይታያል። መጠጡ ቀላል ያለው ሲሆን በገጠር አካባቢ ተዘጋጅቷል። ይህ የገጠር መጠጥ በኢትዮጵያ ውስጥ "አብሽ" ወይም "ቡርቱካን" በመባል ይታወቃልን?

ለየት ያለ አለባበስን የለበሱ ሴቶች እና ወንዶች ሰማያዊ ምንጣፎች ላይ ቆመዋል። ሰዎቹም የተለያየ ዲዛይን ያላቸው እና የተለያየ ቀለማት ያላቸውን ልብሶች ለብሰዋል።

ከበስተጀርባው ቀላል ግራጫ ግድግዳ ሲታይ፣ ሰውዬው በአንድ ስብሰባ ወይም ቃለ-መጠይቅ ላይ የሚገኝ ይመስላል። በምስሉ ላይም የአማርኛ ጽሑፍ ተቀምጧል። በምስሉ ላይ የሚታየው ሰው አገላለጽና አቀማመጥ ምን ዓይነት መልዕክት ወይም አስተሳሰብ ለመግለጽ እየሞከረ ሊሆን ይችላል?

ርዝመቱ ትልቅ የሆነ ግንድ የሚቆርጥ ሞተር ያለው የእንጨት መሰንጠቂያ ማሽን ሥራ ላይ ውሏል። የ"ኖርውድ ለምበርፕሮ ኤችዲ ሠላሳ ስድስት" ስም በማሽኑ ላይ አለ። ከበስተጀርባ ጥቅጥቅ ያሉ ዛፎች አሉ። ይህ አይነቱ ማሽን የሚገኘው የትኛው የንግድ ዘርፍ ውስጥ ነው?

የዓለም ቀይ መስቀል ምልክት ያለባቸው ልብሶች የለበሱ ሰዎች ትላልቅ ቱቦዎችን ከጭነት መኪና ሲያወርዱ አሉ። አካባቢው አረንጓዴ ሲሆን፣ ሰዎች የውሃ አቅርቦት ሥራን ይደግፋሉ። የሰብዓዊ ዕርዳታ ድርጅቶች በመሠረተ ልማት ዝርጋታ ለሕብረተሰቡ የሚያደርጉት ድጋፍ ምን ያህል አስፈላጊ ነው?

ቢጫ አውቶቡስ መንገድ ዳር ቆሟል። አንዳንድ ሰዎች በአካባቢው ሲጠባበቁ ሌሎች ደግሞ አውቶቡሱን ሲያዩ መደነቅን ይፈጥራል። ረጅምና ሰፊው አውቶቡስ ለጉዞ መዘጋጀቱን ድንቅ እይታ አለው!። ተሳፋሪዎቹም ሆነ ሾፌሩ ለመጓዝ መጓጓታቸው ግሩም ነው።

ባለ ነጭ የሸክላ ሳህን ላይ ሞላላ ቅርጽ ያለው ባህላዊ ምግብ ቀርቧል። ምግቡ በፈሳሽ ቅቤ እና በቀይ ሽብር ቅልቅል ተከቦ፣ መሃሉ ላይ አንድ ትልቅ ጥቁር ቡናማ ቅቤ ተቀምጧል። ምግቡን ለማዘጋጀት የሚያገለግሉት ዋና ንጥረ ነገሮች ምንድን ናቸው?

ይህ ከመሬት ተቀርጾ የተሰራ መስቀል ቅርፅ ያለው ቤተ-ክርስቲያን ሲያስደንቅ! በዙሪያው በጃንጥላ የተሸፈኑ ሰዎች ለጸሎት መሰለፋቸው 'ዋው' ያሰኛል። ይህ ታሪካዊ ቅርስ የሰዎችን ጥልቅ እምነት እና መንፈሳዊ ጉዞ ያሳያል። የላሊበላ ገዳም ልዩነቱ ሲደንቅ!

የቤተሰብ ምስል የአፍሪካ (ኢትዮጵያ) እና የአውሮፓውያን ሰዎችን ያሳያል። ቤተሰቡ በዘመናዊ የህንፃ ግቢ ውስጥ ቆሟል። በቡድኑ ውስጥ ልጆችም ይገኛሉ። ይህ ቤተሰብ ወደ አውሮፓ እየተጓዘ ነው?

ይህ ምስል ከ ኢትዮጵያ የተገኘ የብረት እጅ መስቀል ያሳያል። መስቀሉ ረጅም የተጠላለፈ ዘንግ ያለው ሲሆን፣ ከላይኛው ክፍል ትንሽ ቀለም የተቀባ የእመቤታችን እና የልጇ ስዕል ይታያል። የመስቀሉ ጫፎች በጂኦሜትሪክ ቅርጾች ያጌጡ ናቸው።

በነጭ የጨርቅ ዳራ ላይ የወርቅ ጌጥ ከአንገት ላይ ተንጠልጥሏል። ጌጡ ሁለት እርስ በርሳቸው የተያያዙ ክብ ቀለበቶች ያሉት ሲሆን አንደኛው ቀለበት በትንንሽ አልማዞች ያጌጠ ነው። ቀጭኑ የወርቅ ሰንሰለት ከላይ አለ። ይህ ጌጥ የምን ምልክት ያገለግላል?

ተራሮች እና ሸንተረሮች እጅ ውብ እና እይታን የሚስቡ መልካ ምድራዊ አቀማመጦች ናቸው። እነዚህ መልካ ምድራዊ አቀማመጦች በብዛት በበረሃ እና ቆላማ የአየር ንብረት ባለባቸው አካባቢዎች የሚገኙ ናቸው።

በመደርደሪያ ላይ የተደረደሩ ብዙ "ዲቫ" እና "ሰንላይት" ሳሙናዎች ሲታዩ ፤ ሽታቸው ደግሞ ሀሴትን ያድሳል:: እነዚህ ምርቶች ቆሻሻን በማስወገድ ንጽሕናንና ጤናን እንደሚያመጡ መረዳት ደስታን ይፈጥራል:: ሁለቱም ቆሻሻን የማስወገድ አቅማቸው ቅሩም እና ልዩ ነው ።

ምግብ ማብሰያ ቤት ከብርሃን ካቢኔቶች እና ከሰማያዊ የአበባ ቅርጽ ያላቸው ንጣፎች ጋር፣ ከግድግዳ ላይ ያሉት የእንጨት ካቢኔቶች በመስታወት በር ተሰርተዋል። ይህንን የባህላዊ እና የዘመናዊ ገጽታ ድብልቅ ያለው ማብሰያ ቤት ለመስራት ስንት ጊዜና ወጪ ይፈጃል?

ነጭ ቀለሙ ጎልቶ ወጣ ረጅም የእቃ መጫኛ ያለው መኪና ፊቱን ወደ ግራ አዙሮ ቆሟል። ሹፌሩ የሚቀመጥበት መስኮት ጥቁር ቀለም ያለው ሲሆን የመኪናው ይዘት ደግሞ አዲስ ነው። ይህ መኪና በዚህ ይዞታው ቢሸጥ ምን ያክል ሊያወጣ ይችላል?

ትልቅ ጥቁር ጎድጓዳ ሳህን ውስጥ የተቦካ የቆሎ (ገንፎ) በክብ ቅርጽ ተቀምጧል። የቆሎው መሃል ላይ ቀዳዳ ያለው ሲሆን በውስጡም የበርበሬ ወጥ ወይም የተቀመመ ቅቤ ተጨምሮበታል። ሳህኑ ደግሞ በተጠለፈ የዊኬር ማስቀመጫ ላይ ሆኖ ቀርቧል።

አንዳንድ ባህላዊ የገጠር ቤቶች በደረቅና ኮረብታማ ቦታ ላይ ተቀምጠዋል። ቤቶቹ ከጭቃ የተሰሩ ሲሆኑ አንዳንዶቹ ቆርቆሮ ጣሪያ አላቸው። በዙሪያው ያለውን ደረቅ መሬትና አጥር የአካባቢውን ገጠር ገጽታ ያሳያል። ይህ አካባቢ የትኛው የኢትዮጵያ ክልል የሚገኝ ሊሆን ይችላል?

በርካታ ስደተኞች በሰፊው ሰማያዊ ውቅያኖስ ላይ ባለው ነጭ ተነፍቶ በሚቆም ጀልባ ውስጥ ተጨናንቀዋል። ብዙዎቹ ብርቱካንማ የህይወት ጃኬቶችን ለብሰዋል። ከላይ በኩል አንድ የነፍስ አድን ሰራተኛ ቆሞ ይታያል። እነዚህ ሰዎች ወዴት ለመድረስ እየሞከሩ ነው?

✝️ የምስል መግለጫ በኢትዮጵያ ኦርቶዶክስ ተዋሕዶ በዓል ላይ ነጭ ካባ እና ወርቃማ መዝጊያ የለበሱ ዲያቆናት፣ ጸሎትና ምስጋና ሲያቀርቡ ጦርና ከበሮ ይዘው በግንባር ቀደምትነት ቆመው ይታያል።

ጥቁር ጃኬትና ቀይ ቡኒ ሱሪ የለበሰ ሰውዬ ጥቁር የኤሌክትሪክ ጊታር በአትኩሮት ይጫወታል። የቀኝ እጁ ጣቶች የጊታሩን ገመዶች ሲነኩ የግራ እጁ ደግሞ ቦርዱን ይጨብጣል። የሙዚቀኛው ትጋት የመደሰትንና የመዝናናትን ስሜት ይገልጻል።

ሐምራዊ ማልያ የለበሱ አምስት የእግር ኳስ ተጫዋቾች ድል ከተቀዳጁ በኋላ በደስታ ተቃቅፈዋል። የጨዋታው ሜዳ አረንጓዴ ሲሆን፣ በስተጀርባ ተመልካች ስታዲየሙን ሞልቶታል።

አየር ማረፊያ ላይ ሁለት ቢጫ እና ሰማያዊ ትናንሽ አውሮፕላኖች ቆመዋል። ሰማዩ ንፁህና ደማቅ ሰማያዊ ነው። የሩጫ መንገዱ ወለል አስፋልት ነው። እነዚህ አውሮፕላኖች በዋናነት ለግብርና አገልግሎት ይውላሉ?

የውጭ የፍራፍሬ መሸጫ ሱቅ ላይ ሐብሐብ፣ ሙዝ፣ አናናስና ብርቱካን ተደርድረዋል፣ አንድ ሰው ወንበር ላይ ተቀምጧል። ይህ ፍራፍሬ መሸጫ ሱቅ የሚገኘው በአዲስ አበባ ነው ወይስ በሌላ ቦታ?

ቀይ ሂጃብና ቀይ ሹራብ የለበሰች ሴት መንገድ ዳር ላይ አገልግሎት ትሰጣለች። የሚያብረቀርቅ ቢጫ ቀሚስ ለብሳለች። ከኋላዋ ሰዎችና መኪኖች አሉ። "ዋው! ሴቶች ራሳቸውን መቻል ሲያምር!"

የፎቶ እና ቪዲዮ ማንሻና መቅረጫ ነዉ። ከላይ ጥቁር ማይክ ተገጥሞለታል። የቪዲዮ መቅረጫ ወይም የፎቶ ማንሻ የሚሆን ካሜራዉ የራሱ የሆነ 32 ጂቢ መጠን አለዉ። ከቀኝ ግርጌ ጥቁር ቦርሳ ተቀምጧል። በብዛት የሚጠቀሙት የምን ባለሙያዎች ናቸዉ?

ዋው ሲያምር! ይህ በሽመና የተሰራ ቅርጫት ጥበብ ሲያስደንቅ! ጥቁርና ፈካ ያለ ቡናማ ቀለም ያማረ ሽክርክሪት ቅርጽ ፈጥሯል። ቅርጹ በጣም ትክክለኛና ያማረ ነው። የእጅ ጥበቡ ድንቅ ነው!!።

ወታደራዊ ዩኒፎርም የለበሱ ብዙ ሰዎች ስብሰባ ላይ ሲያስደንቁ!። ሁሉም በትኩረት ሲከታተሉ ግሩም!። ፊት ለፊት የተቀመጡት ባለሥልጣናት ቁምነገር አላቸው። ይህ የሥልጠና ወይም የውይይት ጊዜ ነው። የጥሞና እና የቁምነገር ስሜት!

ግንባራቸው ላይ በኢትዮጵያ አርማ ያለበት ጨርቅ የቋጠሩ ፤ የገና ዱላ በእጃቸው የያዙ ፤ በሰፊ ሜዳ ላይ ለመጫወት የተሰበሰቡ ፤ የነገው የሀገር ተስፋ የኢትዮጵያ ተረካቢዎች በመጫወት ላይ ይገኛሉ ።

አርቲፊሻል ኢንተለጀንስ የሰው ልጅ በቴክኖሎጂ ምን ያክል ርቀትን እንደተጓዘ የሚያሳዩ የፈጠራ ውጤቶች ናቸው። እነዚህ የፈጠራ ውጤቶች ብዙ የሰው ልጅ ስራን ይሰራሉ።

የኢትዮጵያ የትምህርት ሚኒስቴር በመላ ሀገሪቱ ያለውን የትምህርት ጥራትና ተደራሽነት የማረጋገጥ ዋና ተቋም ነው። ሚኒስቴሩ የመማር ማስተማር ስርዓቱን ይመራል፣ የመማሪያ መጽሐፍትን ያዘጋጃል እንዲሁም የመምህራንን ሥልጠና እና አቅም ግንባታ ይከታተላል።

ከተሰባበሩ ድንጋዮች የተገነባ፣ ከገለባ ጣራ ያለው ትልቅ የመግቢያ በር ነው። በዋናው መግቢያ ላይ ተጽፏል። በሩ በለመለሙ ዛፎችና በአበባ ተክሎች የተከበበ ሲሆን፣ ከውስጥ አንድ ጥቁር መኪና ቆሟል።

ከፍተኛ ቁጥር ያላቸው ወንዶች ነጭ ባህላዊ ልብስ ለብሰው ከቤት ውጭ ይጨፍራሉ። ልብሳቸው ቀበቶና የራስ መሸፈኛ ያለው ሲሆን፣ ሁሉም በአንድ አይነት የእግር ምትና የአካል እንቅስቃሴ ላይ ይገኛሉ። እነዚህ አርቲስቶች ከየትኛው የሀገሪቱ ክፍል የመጡ ናቸው?

ብዙ መጽሃፎች በአይነት በአይነታቸው ወደ ላይ ተደርድረዋል። እነዚህ መጽሃፎች ለተለያየ ትምህርት መማሪያ የሚያገለግሉ ሲሆን እንደየ ትምህርት አይነታቸው በተለያየ ቀለም እና አደራደር ተቀጠዋል።

ቆዳው ቡናማና ነጭ የሆነ የብሬተን እስፓኒየል የሚመስል ውሻ አረንጓዴ ሜዳ ላይ ቆሟል። ውሻው ወደ ቀኝ አቅጣጫ ሲመለከት፣ ከበስተጀርባው ጭጋጋማ የሆኑ ዛፎች ይታያሉ። የእንደዚህ አይነቱ ውሻዎች በተፈጥሮ አካባቢ ውስጥ አደን ለማድረግ ያላቸው ብቃት ምን ያህል ነው?

ከጥቁር እስከ ቀላል ቡናማ ባለው የተለያዩ ቀለማት የተጠመዱ የሰው ፀጉር ጥቅሎችን ያሳያል። እነዚህ የጸጉር ጭራዎች ለጸጉር ቅጥያነት ጥቅም ላይ የሚውሉ ይሆን?

እጅግ ውብ በሆነ ጥቁር ቀለም ያጌጠ ጀበና በእንጨት መሠረት ላይ ቆሞ፣ ቀይ፣ ቢጫና አረንጓዴ መስመሮች ተስለውበታል። የቡና መጠጫ ሲኒ በመስመሮችና በአበባ ቅርጾች ያማረ ነው። ጀበናው ቡናውን ወደ ሲኒው በለስላሳ ሁኔታ እየቀዳ ነው። የቡና ባህልና ወግ ፍቅርን እና መደሰትን ይገልጻል።

ጥቁር ልብስ የለበሰ ሰው እና ቀይ የባህል ልብስ የለበሱ ሰዎች በተንጸባራቂ እንጨት ወለል ባለው አዳራሽ ውስጥ በደስታ ይጨፍራሉ። ጨፋሪዎቹ በደስታና በፍቅር እጅ ለእጅ ተያይዘዋል። አዳራሹ ረጅም መስኮቶች አሉት።

በርከት ያሉ ሰዎች በሰማያዊ መድረክ ላይ እግራቸው ከመሬት ከፍ ብሏል። ሴቶቹ ቀይ ጥልፍ ያለው የሃበሻ ቀሚስ የለበሱ ሲሆን ወንዶቹ የተወሰኑት የባህል ልብስ ለብሰዋል ሌሎቹ ደሞ አለበሱም። ይህ ትርኢት የሚከናወነው የት ነው?

በኢትዮጵያ ግብርና የኢኮኖሚው ዋና መሠረት ሲሆን፣ ከሕዝቡ ከፍተኛውን ድርሻ የሚደግፍ ነው። በአብዛኛው የሚተዳደረው በትናንሽ ገበሬዎች ሲሆን፣ ለሀገር ውስጥ ፍጆታ ከሚውሉ እንደ ጤፍ እና ስንዴ ካሉ የእህል ሰብሎች በተጨማሪ ለውጭ ገበያ የሚቀርቡ ቡናና ቅባት እህሎች ይበቅሉበታል።

አንድ ሰው ግራጫ ሱፍ ለብሶ ማይክሮፎን ፊት ሲናገር ቁምነገር እና ትኩረት ፊቱ ላይ ይነበባል:: በአካባቢው የተሰቀሉት የኢትዮጵያና የክልል ባንዲራዎች የኩራት ስሜትን ያንጸባርቃሉ:: በዓይኖቹ ውስጥ የሚንጸባረቀው የብስጭት ስሜት ቢኖርም፤ መልእክቱን በኃላፊነት የማስተላለፍ ቆራጥነት ጎልቶ ይታያል::

ውብ ባህላዊ ልብስ (ሐበሻ ቀሚስ) የለበሱ ሁለት ሴቶች እርስ በእርሳቸው ተጠግተው፣ ፈገግ ብለው እጅግ በጣም ደስ የሚል ፍቅር ያሳያሉ። የሴቶቹ ቀሚስ ባለብዙ ቀለም ጥልፍ ነው። ከበስተጀርባው ደግሞ ቀለል ያለ አረንጓዴ ግድግዳ እና የኢትዮጵያ መስቀል አለ።

ሁለት ጥቁር እና ነጭ ኮንቨርስ የሆኑ ጫማዎች ጥቁር ሳጥን ላይ ተቀምጠው ይታያሉ። ጫማዎቹ ነጭ ላስቲክ ሶል፣ ነጭ ጣት መሸፈኛ እና ነጭ ማሰሪያዎች አሏቸው።

አንዲት ወጣት ሴት የኢትዮጵያ ባህላዊ ልብስ ለብሳ፣ ጥምጣሟን ጨምራ፣ ቡና የማፍላት ሥርዓት ስትፈጽም ትታያለች። የተጠበሰው ቡናም በጀበና ውስጥ ለመፍላት ተዘጋጅቷል። የቡና ሥነ ሥርዓት ለኢትዮጵያ ባህልና ማኅበራዊ ትስስር ምን ያህል ጠቀሜታ አለው?

ጥቁር የአዲዳስ ስኒከር ጫማዎች በነጭ ሰንሰለቶች ተሽለው ይታያሉ። እነዚህ ስኒከሮች በዋናነት ለሩጫና ለስፖርት ይውላሉ ወይስ ለዕለት ተዕለት ፋሽን ተመርጠዋል ?

አንድ ሰው ሰማያዊ ልብስ ለብሶ የብስክሌት ጎማ እየጠገነ ነው። እሱ ብስክሌቱን መሬት ላይ በማስደገፍ በብስክሌቱ ላይ ተጠግኖአል። ከበስተጀርባ የተቆለሉ ጥቁር ጎማዎችና ቀይ ጀሪካን አለ። ሰውየው በምን ተቀምጧል?

ሰፋፊ የመኖሪያ ሕንፃዎች እጅግ በጣም ጥሩ ሆነው በተሰሩት ረጅም መንገድ በግራ በኩል ተሰልፈው ይገኛሉ። በመንገዱ በቀኝ በኩል በጣም ብዙ የጎዳና መብራቶች በአግድም የተቀመጡ ሲሆን፣ አንዳንድ ሰዎች በእግረኛ መንገድ ላይ ይሄዳሉ። ሰማዩ ጭጋጋማ ጭንቀትን የሚያሳይ ነው።

ይህ ምስል በትልቅ ጠረጴዛ ላይ ለስልጠና ዝግጁ የሆኑ ተከታታይ ግራጫ ቀለም ያላቸው ድሮኖች ያሳያል። ከኋላ ባለው ስክሪን ላይ" የሚል ጽሑፍ ይታያል። ይህ የድሮን ማሰልጠኛ ማዕከል ለፖሊስ ሥራዎች ምን አይነት ዘመናዊ አስተዋፅኦ ያበረክታል?

በጣም ብዙ ደስታንና ጥቁር ጋዋን የለበሱ እጅግ በጣም ጥሩ ተመራቂዎች በትልቅ ሥነ ሥርዓት ላይ ተቀምጠዋል። ብዙ ተመልካቾችና የዩኒቨርሲቲው ግቢ የደስታና የመደነቅ ስሜት ይፈጥራሉ።

በነጭ ጀርባ ላይ ጥቁር ጠብታ ቅርጽ ያላቸው ድንጋዮች የተንጠለጠሉበት አንገት ጌጥና የጆሮ ጌጦች ተዘርግተዋል። የጌጣጌጡ ብረቶች በጥቃቅን ነጭ ድንጋዮች አጊጠዋል።

ወጣቶች በበቅሎ በሚጎተት በእንጨት ጋሪ ቢጫ በርሜሎችን ጭነው ውሃ ያጓጉዛሉ። አንድ ልጅ ጋሪውን ከበቅሎው ጋር እየመራ ሲሄድ ሌላው ልጅ ወደፊት እየገፋ ነው። ቆሻሻ በሆነ መንገድ ላይ ውሃ ያመጣሉ። ይህ አይነቱ የውሃ አቅርቦት በገጠራማ አካባቢ ምን ያህል የተለመደ ነው?

በጣም የምታምር አንዲት ሞዴል የጎንደር ባህላዊ ልብስ የሆነውን ቀሚስ ስትለብስ ከአንገቷ ላይ ደሞ ውቅራት እንዲሁም ብህር አድርጋለች ።በስተጀርባዋም ውሃማ ቀለም ያለው የሚያምር የግድግዳ አይነት ነው ።

ደስ የሚል ሰማያዊ ቀለም ያለው የኒቬያ ክሬም ክብ ቆርቆሮ ክዳን ነው። በመሃል በኩል ነጭ በጣም ውብ ሆኖ ኒቬያ እና ክሬም ተብሎ በፊደል ተጽፏል። ከስር ደግሞ ስለ መጠኑ የሚገልጽ ጽሁፍ ተቀምጧል።

ሰዎች ባህላዊ ልብሶችን ለብሰው በክፍት ቦታ ላይ ሲጨፍሩ ይታያሉ። ሴቶቹ በቀይና ነጭ፣ ወንዶቹ በነጭ ልብስ ናቸው። አደባባዩ በሰዎች የተሞላ ሲሆን፣ በአጠቃላይ የበዓል ወይም የባህል ድግስ ይመስላል። በኢትዮጵያ የተለያዩ ክልሎች የባህል ልብሶች በአብዛኛው ከምን አይነት ጨርቆች ይሰራሉ?

ረዥም፣ ደማቅ አረንጓዴ ቅጠሎች ያሏቸው ችግኞች ቡኒ አፈር ላይ በተሰለፈ መስመር አድገዋል። ካሜራው ዝቅተኛ ቦታ ላይ ሆኖ ተነሳ። ከበስተጀርባ ብዙ ዛፎች እና ቁጥቋጦዎች እንዲሁም ፈዛዛ ሰማይ አሉ። እፅዋቱ ምን ያህል ያደጉ ይመስላሉ?

ባህላዊ የሃይማኖት ልብስ የለበሰ ታዳጊ ከሽማግሌ ሰው አጠገብ ቆሟል፤ ሽማግሌው ወርቃማ ልብስ ለብሰዋል። ታዳጊው ዕጣን የሚያጨስ መቅጃ ይዟል። ሁለቱ ሰዎች በየትኛው ሃይማኖታዊ ሥርዓት ላይ እየተሳተፉ ነው?

ሶስት የሁለተኛ ደረጃ ተማሪዎች አረንጓዴ ኢንፎርማቸውን ለብሰው ከኮምፒውተር እስክሪን ፊት እየተለማመዱ ሲሆን አንደኛዋ ማውዝ ይዛ የተቀሩት ሁለቱ ደግሞ እየተከታተሉ ይገኛሉ።

ከማሳያ ማያ ገጽ ላይ የተደረደሩት የተለያዩ ጥቁርና ነጭ የድር ካሜራዎች፣ መደነቅን እና የቴክኖሎጂን ውስብስብነት ያመለክታሉ። አምስት የተለያዩ ካሜራዎች፣ አንዳንዶቹ ሲሊንደራዊ ቅርጽ ያላቸው፣ በጠራራ ሁኔታ አዳዲስ የቪዲዮ መሣሪያዎችን ያሳያሉ።

ሰማያዊ ዳራ ላይ ቢጫ ምልክት ይታያል። ምልክቱ ወደ ላይ የሚያመለክት ቀስት የያዘ ቁጥር ሰባት ወይም የአማርኛ ፊደል ይመስላል። በምልክቱ ላይኛው ክፍል ላይ ደግሞ ክንፍ ወይም ወፍ የሚመስል ሌላ ቢጫ ቅርጽ አለ።

በመመገቢያ ሳህን ላይ ብዙ አይነት የምግብ አይነቶች የቀረቡ ሲሆን፤ በቀኝ በኩል ስጋ እና ካሮት የበዛበት ቅቅል በማቅረቢያ ሳህን ላይ፤ በግራ በኩል ደግሞ ሩዝ በሰላጣ ቀርቧል።

ይህ ምስል የነዳጅ ማጓጓዣ ታንከር መኪና ያሳያል። ነጭ ካቢንና ረጅም ታንከር ተጎታች ክፍል ያለው ሲሆን፣ የነዳጅ ማጓጓዣው መኪና የኢትዮጵያ ነዳጅ ዘርፍ ምን ያህል ያገለግላል?

በየአይነቱ አንድ ላይ የቀረቡ ብዙ ወጦችን እና አትክልቶችን በሰፊ እንጀራ ላይ የሚያሳይ ነው። በተለይ የጾም ወቅት (የስጋና የወተት የሌለበት ጊዜ) ሲሆን የጾም በየአይነቱ በጣም ተወዳጅ ነው። ይህ ምግብ የኢትዮጵያን የምግብ ብዝኃነት በአንድ ሳህን ላይ ያሳያል።

አንድ ወጣት በጨርቃ ጨርቅ በተሞላ ክፍል ውስጥ በተቀመጠ የዳይቺ ስፌት ማሽን በመጠቀም በነጭ ጨርቅ ላይ ባለ ብዙ ቀለም ያላቸውን ጂኦሜትሪክ ንድፎች እየሰፋ ነው። ከበስተጀርባ በዘርፉ ላይ ያጌጡ ጥልፎችና ባለ መስመር ልብሶች ተሰቅለዋል። ሁኔታዉ የትኩረትንና የጥበብ ስሜትን ያንጸባርቃል።

በቡና የተሞላ ሲኒ በሲኒ ማስቀመጫ ላይ የተቀመጠ ሲሆን ከጎኑም ጤና አዳም እና ማማሰያ ማንኪያ አብሮት አለ። ቡናው በሲኒው ሙሉ ሲሆን ከላዩ ላይም አረፋ ፈጥሯል።

የነጭና የወርቅ ቀለም የበዛበት የሠርግ መድረክ ነው። መድረኩ ላይ በነጭ ጨርቅ የተሸፈነ ደረጃ ሲሆን፣ በወርቃማ ጠርዞች ያጌጡ ነጭ መቀመጫዎች አሉ። መሃል ላይ ቀይና ነጭ አበባዎች የተደረደሩበት ወርቃማ ጠረጴዛ አለ።

ፎቶው ላይ አንድ ጥቁር ፀጉርና ግራጫ ካፖርት የለበሰ ሰው ፈገግ ሲል አቋርጦ የያዛቸውን ክንዶች አቀረበ። ከጀርባው ጥቁር ሰማያዊ ቀለም ያላቸው እንጨቶች አሉ። የዚህ ሰው ስም ማን ነው?

ምርቶች በሰማያዊ የመደርደሪያዎች ላይ የተከመሩ ሲሆን፣ የመደነቅን እና የምርጫ ብዛትን ስሜት ይፈጥራሉ። በላይኛው መደርደሪያ ላይ የተለያዩ የእህልና የፈጣን ምግቦች ሲታዩ፣ ከታች ደግሞ ብዙ ቢጫ ፓኬጆች በሥርዓት ተደርድረው ይታያሉ።

አራት አጋዘን በውሃ አካል ጫፍ ላይ ቆመው ይታያሉ፣ ከእነዚህ ውስጥ ሁለቱ ውሃ እየጠጡ ነው። ከበስተጀርባ ጥቅጥቅ ያሉ ሳር እና እፅዋት አለ። ይህ መንጋ በየትኛው የአፍሪካ ሳቫና ክፍል ነው የሚኖረው? ለምን ወደ ውሃው ተሰበሰቡ?

"ዋው! ሲያስደንቅ!" ይህ ግድግዳ የሚመስል የተከመረ የሲሚንቶ ብዛት የምርታማነትን እና የጥንካሬን ስሜት ይፈጥራል። የእነዚህ ከረጢቶች አሰላለፍ የትጋትን እና የዝግጅትን አስፈላጊነት ይገልጻል። ለግንባታ የሚሆን ትልቅ ኃይል ነው።

ፂም ያለው ሰው ነጭ ሸሚዝና ብርቱካናማ ማንጸባረቂያ ያለበት ቬስት ለብሶ ከትልቅ የኮንክሪት ግድብ ግንባታ ፊት ቆሟል። ሰውዬው የደህንነት ቁር በእጁ ይዟል። ይህ ሰውዬ የዚህ ግዙፍ እና አስፈላጊ ፕሮጀክት ዋና ኢንጂነር ይሆን?

ሙቀትን ጠብቆ የሚያቆየው ዕቃ ቴርሞስ ወይም ቫክዩም ፍላስክ ይባላል። ይህ ዕቃ የሚሰራው የሙቀት መተላለፍ መንገዶችን በመከላከል ነው። በውስጠኛውና በውጭኛው ግድግዳ መካከል አየር የሌለበት ቦታ ስላለ ሙቀት በቀላሉ አይወጣም። ውስጠኛው የዕቃው ግድግዳ የሚያብረቀርቅ በመሆኑ ሙቀትን መልሶ ያንጸባርቀዋል።

ሁለት ወጣቶች ከህንጻው መግቢያ አጠገብ ቆመው ይጨዋወታሉ፤ በጎን በኩል የ"ኒሳን" እና የ"ቶዮታ" ምልክቶች እንዲሁም በጠርዙ ዛፎች እና ቁጥቋጦዎች ይገኛሉ። የ"ኒሳን" እና የ"ቶዮታ" ምልክቶች መገኘት፣ ይህ የንግድ ስፍራ በየትኛው አይነት ንግድ ወይም አገልግሎት ላይ ሊያተኩር ይችላል?

በመደብር ውስጥ በተሰቀሉ ሙዞች ስር፣ ብዙ የተለያዩ ፍራፍሬዎች በጥንቃቄ ተደርድረው አሉ። የአናናስ ፍሬዎች በፒራሚድ መልክ ሲደረደሩ፣ ሌሎች ደግሞ ብርቱካን፣ መንጎ እና ሐብሐብ በየራሳቸው ቀለም ተደርድረዋል። ይህ የፍራፍሬ መደብር የሚገኘው የት ነው?

የትልቅ ፋብሪካ የውስጥ ክፍል ሲሆን የጨርቃጨርቅ ማምረቻ ማሽን አለ። በትላልቅ ስፖሎች ላይ የተጠቀለሉ እጅግ ብዙ ቡናማ ክሮች ለሽመና ተዘጋጅተዋል። በግራ በኩል ክሩን ወደ ፊት የሚመራው የማሽኑ ክፍል አለ። በየትኛው የኢንዱስትሪ ዘርፍ ነው ዋነኛውን አገልግሎት የሚሰጠው?

"ሰንደቅ" በተባለ የጋዜጣ ሽፋን ላይ፣ አንዲት ሴትና ወንድ የሚያሳየው ጥቁርና ነጭ ምስል አለ:: ዋናው ርዕስ "የአድዋ ድል ለኢትዮጵያ ብቻ ሳይሆን ለአፍሪካም ነፃነት አብሳሪ ነው" የሚል ነው::

ጥቁር ወይም ጥቁር ሰማያዊ ላይ ነጭ የአማርኛ ፊደላት 'ከሰማይ የወረደ ፍርፍር' የሚል የመጽሐፍ ርዕስ አለ። ርዕሱ በጨለማ ውስጥ የበራ ይመስላል። ትንሽ የብርሃን ነጸብራቅ ከታች አለ። "ዋው! የርዕሱ አሳሳቢነት ስሜት ቀስቃሽነት ሲያስደንቅ!"

አንድ ጥቁር ሸሚዝና ሰማያዊ ሱሪ የለበሰ ሰው በረዥም የውሃ ታንከር ላይ ወጥቶ ይታያል። እርሱ አረንጓዴ ቱቦ በመያዝ ውሃ ወደ ታንከሩ ሲያስገባ፣ ታንከሩ ከፊት ነጭ የሆነ ከባድ መኪና ላይ ተጭኗል።

ሁለት ሴቶች የአንድ አዛውንት እግርን በውሃና በገንዳ ውስጥ ያጥባሉ። አዛውንቱ ባህላዊ ነጭ ልብስ ለብሰዋል። ሌሎች ሰዎችና በርካታ ትናንሽ ልጆች ዙሪያቸውን ከበው ይታያሉ። ይህ አይነቱ የእግር መታጠብ ሥነ ሥርዓት በየትኛው የኢትዮጵያ ሃይማኖታዊ በዓል ላይ ይካሄዳል?

በግንባር ፀጉሯ የተጠመጠመባት ህፃን ልጅ ከድንጋይ ክምር አጠገብ በሐዘን ቆማለች። ፊቷ ላይ ያለው የዋህነት እና ጭንቀት ልብን ያማል። ግራጫማ ግድግዳና ጥቁር መስኮት ያለው ቤት ከኋላዋ አለ። "ሲያሳዝን፣ ሲያሳስብ!"

የኋላ እይታው በሚታይበት በዚህ ምስል ላይ፣ ረጅም ጥቁር ጠጕር በአናቱ በኩል ተሸምኖ በላስቲክ ታስሯል። እንዲህ ያለው ጥምጥም ለፀጉር ምን ዓይነት ጥቅሞች ያስገኛል?

ሰማያዊ ዳራ ያለው የደባርቅ ዩኒቨርሲቲ አርማ በክብ ቅርጽ ተቀርጿል። በመሃሉ ተራሮች ባሉበት ቦታ ላይ አንድ የዋልያ ፍየል እና የተመረቀ ካፕ የተቀመጠበት መጽሐፍ አሉ። በእንግሊዝኛ እና በአማርኛ ጽሑፎች በክበቡ ዙሪያ ተጽፈዋል።

ከብረት ቆርቆሮ እና ከእንጨት የተሰሩ ግድግዳ ያላቸው መሰል ቤቶች በቆሻሻ መሬት ላይ አሉ። አንድ ዛፍ በቀኝ በኩል ሲያድግ፣ ከበስተጀርባ ጥቅጥቅ ያሉ አረንጓዴ ቁጥቋጦዎች አሉ። ይህ አካባቢ የሰፈራ ቦታ ነው ወይስ ለሌላ አገልግሎት ይውላል?

መናዊው ነጭ የኬብል ድልድይ አረንጓዴ በሆነው ሰፊ ወንዝ ላይ ተንጣሏል። ከድልድዩ ማዶ ዝቅተኛ ህንጻዎች እና ጥቅጥቅ ያሉ ዛፎች ያሉበት ከተማ ሲሆን በሩቁ ደግሞ ትልቅ የውሃ አካል (ሐይቅ) ነው። ይህ አስደናቂ ድልድይ የትኛው ወንዝ ላይ ነው የተገነባው?

ከታች ወደ ላይ በቅደም ተከተል የተደረደሩ ደማቅ አረንጓዴ ቅጠሎች ያሏቸው ችግኞች በጥቁር ቡናማ አፈር ውስጥ በደንብ ተተክለው አሉ። እነዚህ ቅጠላ ቅጠል ተክሎች በብዛት ምን ዓይነት ምግቦችን ለማዘጋጀት ያገለግላሉ?

አባትዬው ነጭ ልብስ ለብሰው መስቀል ይዘው ወንበር ላይ ተቀምጠዋል። በጎናቸው የተቀመጠ ሌላ ግለሰብ እግር አንድ ወጣት እየያዘ ሲያክም አለ። ለእነዚህ ሰዎች እርዳታው እንዴት ሊቀጥል ይችላል?

የግራጫው አውራሪስ ታላቅነትና ኃይል አቋም ሲያስፈራ ! ትልቁ ቀንዱ ደግሞ አደገኛነቱን ይገልጻ ል። ከኋላ ያለው ደረቅ መሬትና ቁጥቋጦ የብቸኝነት ስሜት ይፈጥራል። አስደማሚ ቢሆንም፣ ፍርሃትን ይፈጥራል !!።

መምህሩ ከፊት ቆሞ ተማሪዎች በክፍል ውስጥ በመቀመጥ ትምህርቱን ይከታተላሉ። የክፍሉ ግድግዳዎች በቀለማት ያሸበረቁ የማስተማሪያ ቁሳቁሶች እና ፖስተሮች ተሰቅለዋል። ተማሪዎቹ መከላከያ ጭምብል አድርገዋል። ተማሪዎች የፊት ጭንብል ማድረጋቸው ስለ ትምህርት ቤቱ የጤና እና የደህንነት ደንቦች ምን ይነግረናል?

ረቂቅ ትል ነጭ የሆነ የሐር ትል ነው። ትሉ በለስላሳ አረንጓዴ ቅጠሎች ላይ ነው። በትሉ አጠገብ ትሉ የፈተላቸው ነጭ የሐር ኮኮኖች አሉ። ሐር ከኮኮኖቹ ከተፈተለ በኋላ ለምን ጥቅም ይውላል?

መካከለኛ እድሜ ላይ የሚገኝ ሰው በውብ ጥቁር እና ነጭ ምስል ላይ በእጅግ በጣም ጥሩ መልኩ ቀርቧል። ወደ ፊት ቀና ብሎ በትንሽ ጭንቀት ይመለከታል። የተሸበሸበው ግንባሩ እና በክር የተሞላው አይኖቹ የህይወት ልምድን በፍቅር ያንጸባርቃሉ።

በኢትዮጵያ ከተሞች የውሃ አገልግሎት አቅርቦት ፈጣን የከተማ መስፋፋትና የህዝብ ብዛት መጨመር ምክንያት ከፍተኛ ፈተና ገጥሞታል። ዋና ችግሮች የውሃ ብክነት፣ የመሰረተ ልማት እጥረትና የአየር ንብረት ለውጥ ተጽእኖ ናቸው። መንግስት የተደራሽነት ደረጃን ለማሳደግና ጥራትን ለማሻሻል እየሰራ ነው።

በኢትዮጵያ ገበያ ዶሮዎች ብዙውን ጊዜ በሕይወት ሆነው ይሸጣሉ። ገዢዎች ዶሮውን በእጃቸው መርምረው ጤናማነቱን ካረጋገጡ በኋላ ይመነዝሩታል (ዋጋ ይደራደራሉ)። ዶሮዎች በብዛት የሚገዙት ለበዓላት (እንደ ገናና ፋሲካ) ስለሆነ የገበያ ተፈላጊነታቸው በየጊዜው ይጨምራል።

ወጣት ጥንዶች ባህላዊ ነጭ ልብሶችን ለብሰው በቢጫ አበባዎች በተሞላ ሜዳ ላይ ቆመዋል። ሁለቱም ትላልቅ የአፍሮ የፀጉር አበጣጠር አላቸው። እጃቸውን ወደ አንድ ትንሽ የአበባ ክምር አምጥተው በፍቅር ተያይተዋል። ጥንዶቹ የለበሱት የባህል ልብስ የትኛውን የኢትዮጵያ ባህል ይወክላል?

የ ዝንጅብል ሻይ መጠጥ ቡናማ ሲኒ ውስጥ በሳሃን ላይ ተቀምጧል። ከጎኑ አንድ ሙሉ ዝንጅብል፣ ሁለት ቡናማ ስኳር ኩቦች፣ ትንሽ ማንኪያና የአዝሙድ ቅጠል አሉ። "ዋው! የዝንጅብል ሻይ ሲያምር፣ የጤናና ደስታ ምንጭ!"

የተለያዩ ቀለማት ያላቸው ወጦችና አትክልቶች በትልቅ የእንጀራ ዳር ላይ ተደርድረዋል። በቀይና በቢጫ ወጦች ዙሪያ ሰላጣ፣ ቀይ ሽንኩርትና የጥቁር አዝሙድ ወጥ በስርዓት ተቀምጠዋል። በሰሃኑ መሃል ላይ ቀይ መረቅ ያለው ወጥ ጎልቶ ይታያል።

በዚህ የቅርብ ፎቶ፣ ሐምራዊና አረንጓዴ ቀለም ያላቸው ብዙ አርቲቾኮች ረዣዥም ግንድ ይዘው ጥቁር ሳጥን ውስጥ ተደርድረዋል። አርቲቾኮቹ ለመሸጥ የተዘጋጁ ትኩስ አትክልቶች ይመስላሉ። ይህ አትክልት በኢትዮጵያ ለየትኛው ምግብ ዝግጅት በብዛት ጥቅም ላይ ይውላል?

ከወርቃማው የብሪክስ ጽሑፍ በታች የአስር አገሮችን ባንዲራ ያሳያል፤ ባንዲራዎቹ በቅደም ተከተል ተሰልፈው የኢትዮጵያ ባንዲራ በመጨረሻው ጥግ ላይ መገኘቱ የአባልነት መግለጫ አይሆንም?

ጥቁር ቆዳ ያላቸው ሁለት እጆች እጅግ በጣም ጥሩ ሆኖ የተሰራውን የብሬይል ጽሑፍ የያዘ ነጭ ወረቀት ይነካሉ። ጣቶች ትንንሾቹን ከፍ ያሉ ነጥቦችን በጣም በትኩረት ያነባሉ። ወረቀቱ በእንጨት ገጽ ላይ ተቀምጧል።

ጥቁርና ነጭ ፎቶግራፍ ላይ አንድ ሰው በጨለማ ብርድ ልብስ ተጠቅልሎ ወንበር ላይ ተቀምጧል። ነጭ ሸሚዝና ሱሪ ለብሷል፣ ባዶ እግሩን ነብር ቆዳ የሚመስል ምንጣፍ ላይ አርጓል። በስተጀርባ በተሞሉ ወፎች የተሞላ ጠረጴዛ አለ።

ለፊትህ አስደናቂ ብርሃን የሚሰጥ የሚያብረቀርቅ የሜካፕ ዱቄት። ከጎኑ ያሉት የተለያዩ ቀለሞች ለማንኛውም ገጽታ ውበትን ይጨምራሉ። ለደመቀና ቀልብ ለሳበ እይታ ፍቱን ነው።

ቡናማ ፈሳሽ ወደ ሰማያዊ ጠርዝ ባለው ጎድጓዳ ሳህን ውስጥ እየተቀዳ ይታያል። ጎድጓዳ ሳህኑ በነጭ አረፋ ተሞልቷል፣ ይህም የአልኮል መጠጥ ወይም ሌላ የማንኛውም ዓይነት መጠጥ ሊሆን ይችላል። መጠጡ በአካባቢው በጨለማና በአረንጓዴ ዳራ ላይ ተቀምጧል።

አንድ ረጅም የሆኑ ወንዶች ስብስብ ነጭ ቲሸርት ለብሶ በአንድ ረድፍ ተሰልፏል። በቲሸርታቸው ጀርባ ላይ በአማርኛ ቋንቋ የተጻፈ ጽሑፍ ይታያል። ወንዶቹ ጀርባቸውን ለካሜራ ሰጥተው ወደ ፊት እየተመለከቱ ነው። አብዛኛዎቹ ጥቁር ወይም ካሙፍላጅ ሱሪ ለብሰዋል።

ብርቱካናማ ቀለም ያለው ረዥም የፕላስቲክ ማንቆርቆሪያ በቡኒ ጠረጴዛ ላይ ተቀምጧል። ደማቅ ብርቱካናማ መክደኛም አለው። መጥመቂያው ንጽህናን እና ደስ የሚል ነው።

ሰፊ ወታደራዊ አባላት በካምፍላጅ ልብስ ለብሰው በክፍት ሜዳ ላይ ሲሰለፉ፣ በርከት ያሉ ሰዎች ወደ ላይ እያዩ ይታያሉ። ከበስተጀርባ ብዙ ዛፎች አሉ። በህዝቡ መካከል የኢትዮጵያ ባለሶስት ቀለም ባንዲራዎችና ሌሎች ወታደራዊ ምልክቶች ሲውለበለቡ ይታያል። ይህ ምስል የቁርጠኝነትና የኅብረት ስሜትን ያንጸባርቃል።

በግራጫና በነጭ አበቦች የተሸፈነ የቁጥቋጦ ተክል በደረቅ አፈር እና ድንጋዮች መካከል በቅርበት ይታያል። ቅጠሎቹ ትንንሽ እና ብርቱካንማ ሊከን የያዙ ድንጋዮች ተክሉን ከበውታል። ይህ ሁኔታ የብርታት እና የተፈጥሮ ስሜትን ያንጸባርቃል።

በአንገት ላይ የወርቅ ጌጥ ተንጠልጥሏል። አንገት ጌጡ ክብና የተደራረበ ክፍል ያለው ሲሆን፣ በላይኛው ክፍል ላይ የአበባ ቅርጽ ያለው ጌጥ አለው።

አንድ አረንጓዴ ትራክተር ትላልቅ ቢጫ የአፈር ማረስያ መሳሪያዎችን እየጎተተ በእርሻ ላይ አለ። መሬቱ በእኩል መጠን የተዘሩ አረንጓዴ ችግኞች አሉት። መሳሪያው የጎማ ተሽከርካሪዎች ሲኖሩት፣ ትራክተሩ ለምንያገለግላል?

ውስጣቸው ለስላሳና ነጭ፣ ከላይ ደግሞ ወርቃማ ቅርፊት ያላቸው የተቆራረጡ የዳቦ ቁርጥራጮች ቅርብ ሆነው ይታያሉ። አንዳንድ ቁርጥራጮች በጥቁር ሰሊጥ ዘር የሚመስሉ ትናንሽ ነጠብጣቦች ያሏቸው ሲሆን፣ ከቀይ የፕላስቲክ ቅርጫት ጋር ተቀምጠዋል።

ደራርቱ ቱሉ የኢትዮጵያ ታላቅ ሯጭ ስትሆን፣ የኦሎምፒክ የወርቅ ሜዳሊያ በማግኘት በሩጫ ታሪክ የመጀመሪያዋ አፍሪካዊት ሴት በመሆን ታሪክ ሠርታለች። በሩቅ ርቀት ሩጫዎች የላቀ ስኬት ያስመዘገበች ሲሆን፣ አሁን ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ናት።

ለመንገድ ወይም ለሕንፃ ግንባታ አሸዋ፣ ጠጠር፣ ሲሚንቶና ውሃ የሚቀላቅለው መሳሪያ የኮንክሪት ማደባለቂያ ይባላል። ይህ መሳሪያ እቃዎቹን በእኩል መጠንና ጥራት በማዋሃድ ጠንካራ ኮንክሪት ለመሥራት ወሳኝ ነው። ይህም የሰው ጉልበትን በእጅጉ ይቀንሳል፣ ሥራንም ያፋጥናል።

ይህ ምስል በስብሰባ ላይ የተቀመጡ ሁለት የኢትዮጵያ ባለሥልጣናት፣ አንዱ ወንድና አንዷ ሴት፣ የአፍሪካ ካርታ ባለበት በመነጋገር ላይ መሆናቸውን ያሳያል። ሁለቱም በቁም ነገር ያተኮሩ ይመስላል። ይህ ውይይት ከኢትዮጵያ የውጭ ግንኙነት ወይም ከሀገሪቱ ልማት ጋር የተያያዘ ነውን?

ደማቅ ነጭ ብርሃን የሚፈነጥቅ አምፖል በእጅ ተይዞ ይታያል። አምፖሉ የክብ ቅርጽ ያለው የብርሃን ክፍልና ከላይ ግራጫ ቀለም ያለው መያዣ አለው። ብርሃኑ በታችኛው ክፍል ላይ ባለው ነጭ ወረቀት ላይ የወደቀ ሲሆን፣ የተወሰነ የእጅ ጽሑፍ ይታያል።

ሴቶች ችግኞችን በመትከል ሥራ ተጠምደው የጽናት እና የተስፋ ስሜት ያሳያሉ። በግንባር ቀደምትነት ከምትገኘው ሴት ፊት ለፊት ችግኝ የያዘ ሳጥን አለ፤ ሌሎችም በለመለመ ሜዳ ላይ ጎንበስ ብለው በንቃት እየሰሩ ነው።|

በድንጋይ ዋሻ ቤተክርስቲያን ውስጥ ብዙ ሰዎች ነጭ ልብስ ለብሰው ሃይማኖታዊ ሥነ ሥርዓት እያካሄዱ ነው። ይህም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መሆኑን ያመለክታል። ሥዕሉ ምን ዓይነት ሃይማኖታዊ ክስተት ያሳያል?

ጥቁርና ሰማያዊ ቀለም ከሰማያዊና ጥቁር የኤሌክትሪክ ሻቨር፣ የኃይል መሙያ ገመድና ማጽጃ ብሩሽ ከሰማያዊ ሳጥኑ አጠገብ ተቀምጠዋል። ሳጥኑ በሻቨሩ ሥዕልና በነጭ ፊደላት የተጻፈ ጽሑፍ አለው። ዘመናዊው መሣሪያ የደስታና የመደነቅ ስሜት ይሰጣል።

ፊትለፊት የምትታየው ወጣት ጥቁር ፀጉር ያላት ስትሆን፣ ሰማያዊና አረንጓዴ ሰንደቅ ያለበትን ጨርቅ ፊቷ ላይ እስከ አፍንጫዋ ድረስ ደርባለች። ሌላ ፈገግ ያለ ወጣት በሰማያዊ ሻሽ ታስሮ ይታያል። የበስተጀርባው ክፍል ደግሞ በዛፎችና በአረንጓዴ ተክሎች የተሞላ ነው። (

ደማቅ ቀይ ቡናማ ደለል የያዘው የኃይለኛ ወንዝ ውሃ ሰማያዊው ከሐይቁ ውሃ ጋር ተገናኝቷል። የሁለቱ የውሃ ቀለሞች መለያየት ከአድማስ በታች ተራራዎች ባሉበት ቦታ በግልጽ ይታያል። ይህ የወንዝና የሐይቅ ውህደት በኢትዮጵያ ውስጥ የትኛው ታላቅ ስፍራ ይገኛል?

ጥቁር ጸጉር ያላት አንዲት መካከለኛ እድሜ ላይ የምትገኝ ሴት በደስታ ቆማለች። ባህላዊ ልብስ የለበሰች ሲሆን፣ ዕንቁ የሚመስል የአንገት ጌጥ አድርጋለች። ሴትየዋ አረንጓዴ ማይክሮፎን በእጇ ይዛ፣ ከኋላው በነጭ መጋረጃ ፊት ለፊት በህዝብ ፊት ምን እየተናገረች ይሆን?

በሰማያዊ ሸራ ላይ የተለያዩ ቀይ ሽንኩርት፣ ቲማቲም፣ ድንች፣ ነጭ ሽንኩርትና ካሮት በቡድን ተደርድረዋል። አረንጓዴ ቃሪያና ነጭ ሽንኩርት በፍራፍሬዎቹ መሀል ተቀምጠዋል። ከበስተጀርባ ቡናማ ከረጢት አለ።

ብሪታኒያ ቡርቦን የተባለ የኩኪስ ማሸጊያዎች በሰያፍ መልክ ተደርድረዋል። እያንዳንዱ ጥቁር ቡናማ ፓኬት በውስጡ ካፑቺኖ ጣዕም ያለው ክሬም የተነከረ ብስኩት አለው። ምርቱ የምርት ስሙንና የኩኪውን ምስል ጎልቶ ያሳያል። ቡርቦን በዓለም ዙሪያ ተወዳጅ የሆነበት ዋና ምክንያት ምንድን ነው?

ሰማያዊ ሰማይና ነጭ ደመናዎች ዳራ ላይ ትልቅ ባለብዙ ፎቅ የመንግስት ህንጻ ይታያል። ረዥም የሰዓት ማማ በመሀል ቆሟል። የሕንፃው ግንባታ ጥንካሬንና መረጋጋትን በመግለጽ መደነቅን ይፈጥራል።

ሁለት ወንዶች ልጆች በጥንቃቄ መጽሐፎችን እያነበቡ ነው። አንደኛው ነጭ ሻሽ ዓይነት አድርጎ ሲቀመጥ፣ በስተግራቸው ቀለም የተቀቡ ሃይማኖታዊ ጥቅልሎች በአጠገባቸው ተንጠልጥለዋል።

ጥልቅ በሆነ ቅርብ አድርጎ የተነሳው ይህ ምስል ደማቅ ቢጫ ቀለም ያላቸውን የአበባዎች ስብስብ ያሳያል። እያንዳንዱ አበባ ስምንት ጠባብ ቅጠሎች እና ቡናማ ማዕከል አለው። ከበስተጀርባ ያሉት አበቦች ደበዝዘው ይታያሉ፣ ይህም በፊት ያሉት አበቦች ይበልጥ ተለይተው እንዲታዩ አድርጓል።

ፈገግታ ያላት ሴት፣ የኢትዮጵያ ባንዲራ አርማ ያለበት ብርቱካናማ ኮፍያ አድርጋለች። ሴትየዋ ቢጫ፣ ቀይና አረንጓዴ የተቀላቀለ የስፖርት ልብስ ለብሳ፣ የወርቅ ጉትቻ አድርጋለች። ይህች ሴት ምን ዓይነት የስፖርት ዘርፍ ትወክላለች?

ፈገግታ ያለው፣ ሱፍና ክራባት የለበሰ ሽማግሌ ሰው ሁለት ቀይ የማርምባ መዶሻዎችን ይዟል። ሰውዬው ቀደምት ሙዚቀኛ ይመስላል፤ በስዕሉ ውስጥም ትልቅ ክብርና ጥበብ ይታያል። ይህ ሰውዬ የትኛው ታዋቂ የጃዝ ወይም ኢትዮጵያዊ ሙዚቀኛ ሊሆን ይችላል?

ይህ የሙዚቃ መሣሪያ የሚመስለው ነገር በዋናነት ከነሐስና ከእንጨት የተሰራ ነው። የእንጨት እጀታ ያለው ሲሆን፣ በላዩ ላይ ደወል የሚመስሉ ሳንቲሞች አሉት። የብረቱ ክፍል በቅረጻ ያጌጠ ነው። ይህ መሣሪያ ምናልባት የትኛው ባህል ንብረት ሊሆን ይችላል?

በጥቁር ደመና የተሸፈነ ሰማይ ከትልቅ የውሃ አካል በላይ ነው። በስተግራ በኩል አረንጓዴ ዛፎች እና ቁጥቋጦዎች ያሉበት ዳርቻ ይታያል። በዳርቻውም አረንጓዴ የሳር ጣሪያ ያላቸው ክብ ሕንፃዎች አሉ። ይህ ውብ ስፍራ የትኛውን ሀይቅ ያሳያል?

እግዚኦ ሲያስደንቅ! በጥንታዊ ድንጋይ ላይ የተቀረጹ ሁለት መስኮቶች ። በላያቸው ላይ የኢትዮጵያ መስቀል ቅርጻቅርጾች አሉ። ጥንታዊነቱና ውበቱ ምንኛ ያስደንቃል። የእደ ጥበብ ስራው ከፍተኛ የመደነቅ ስሜት ያሳድራል።

ዘመናዊ የሥራ ቦታ ትልቅ የእንጨት ጠረጴዛ እና ጥቁር የቆዳ ወንበር አለው። ከበስተጀርባ በዘመናዊ ጥቁር እና ነጭ ካቢኔቶች የተሞላ የመፅሃፍ መደርደሪያ አለ። ከስር ግራጫማ ምንጣፍ ተነጥፏል።

አንድ ትልቅ ዝሆን ሰፋ ባለ አረንጓዴ ሜዳ ላይ ወደፊት ሲራመድ ይታያል። ጆሮዎቹ ሙሉ በሙሉ ተዘርግተዋል። ከበስተጀርባ ጥቅጥቅ ያሉ ቁጥቋጦዎችና ዛፎች አሉ። ሰማዩ በደመና የተሸፈነ ነው። ይህ ዝሆን የትኛው የዝሆን ዝርያ ይመስልሃል?

ተማሪዎች ትምህርት ቤት ግቢ ውስጥ እግር ኳስ መጫወታቸው አካላዊ ጤንነታቸውን ያጎለብታል። እንዲሁም፣ አብረው ሲጫወቱ የቡድን ስራን እና በጨዋታ ህጎች የመተዳደርን ተግባራዊ ልምምድ ያገኛሉ፣ ይህም በማህበራዊ ህይወታቸው ይረዳቸዋል።

አንዲት ሴት ህጻን ልጅ በእጇ ቾክ ይዛ ጥቁር ሰሌዳው ላይ አስደግፋለች። ልጅቷ ፈገግ ብላ ፊቷን ለሰሌዳው ጀርባ ሰጥታለች። በሰሌዳው ላይም የተለያዩ ሃገራት ስም በአማረኛ እና በእንግሊዘኛ ቋንቋ ሰፍሯል።

የህፃኑ ጭንቅላት ስዕል በግልጽ መደነቅን ወይም ድንጋጤን ያንጸባርቃል። በነጭ ዳራ ላይ በጠርዝ ብቻ የተሳለው ህፃን፣ ከላይ ትንሽ ቡኒ የሚመስል ፀጉር ያለው ሲሆን፣ አፉ በትንሹ ተከፍቶ ይታያል።

አቤት! ይህ የሙዚቃ መሣሪያ ምንኛ ድንቅ ነው! ብረቱ በወርቃማ እጀታው ላይ እንዴት ያበራል! ይህ ባህላዊ ጸናጽል እንዴት ያለ ድምፅ ይኖረው ይሆን!

አንድ ሰው ጂንስ ለብሶ ግልጽ የሆኑ ከፍተኛ ጫማዎች አድርጓል፤ ሁለተኛ ጥንድ ተመሳሳይ ጥቁር ጫማዎች ደግሞ ከጎኑ ወለል ላይ ተቀምጠዋል። በገለልተኛ ቀለም ባለው ወለል ላይ የሰውዬው እግሮችና ጫማዎች ላይ ትኩረት የሚያደርገው ምስል እጅግ በጣም ጥሩ ነው።

ጥቁር አረንጓዴ እና ወርቃማ ፊኛዎች ግድግዳውን ሞልተውታል። በመካከላቸው ነጭ አበባዎች ተጨምረዋል። ከፊኛዎቹ ፊት ወርቃማ መድረኮች እና የመስታወት ጠረጴዛ በመብራት ያጌጡ ኬክ ማስቀመጫዎች ይታያሉ። ይህ የድግስ ዝግጅት ታላቅ ደስታና ፍቅር ይገልጻል።

የካፍ ዲፕሎማ የአሰልጣኝነት ሥልጠና ተሳታፊዎች በቡድን ሆነው ለፎቶ ተነስተዋል። አሰልጣኞቹ አረንጓዴና ቀይ የሥልጠና ቲሸርት ለብሰዋል። በመሃል ደግሞ በሲቪልና በወታደራዊ ልብስ የለበሱ ባለሥልጣናት ይገኛሉ። ከበስተጀርባ የካፍ እና የኢትዮጵያ እግር ኳስ ማህበር ዓርማዎች ይታያሉ።

በባህላዊ መንገድ የተሰሩ የወርቅ ጌጣጌጦች በጥቁር ማሳያ ላይ ቀርበዋል። የጆሮ ጌጦች፣ አምባር እና የአንገት ሐብል አለ። ጌጣጌጦቹ ጥልፍልፍ የሆኑ ክብ ቅርጾች ሲኖሯቸው የአንገት ሐብሉ ጥቁር ገመድ አለው። የወርቅ ጥልፍልፍ ጌጣጌጥ ከየትኛው አካባቢ የመጣ ነው?

"ዋው! ሲያምር!" ይህች ውብ እንስሳ በጫካ ውስጥ በእርጋታ ቆማ ትታያለች። ጆሮዎቿ ቀጥ ያሉ ሲሆኑ ትኩረት አድርጋለች። በደረቅ አካባቢው፣ ውበቷ መደነቅን ይፈጥራል። የእንስሳዋ ንቃት እና የተፈጥሮ ውበት ጎልቶ ይታያል።

ይህ የ'ዘመን ባንክ' አርማ በደማቅ ቀይና በጥቁር ተጊጦ! ዘመናዊና ቀልጣፋ አገልግሎትን ያሳያል! ለጥራትና ለፈጣን ባንክ አገልግሎት ቆሞ! ለደንበኞች ትልቅ ተስፋ የሚሰጥ ኃይል!

ትልቁ የዓለማችን የማኅበራዊ ትስስር ድረ-ገጽ የሆነው "ፌስቡክ" የሚል ቃል በነጭ ፊደላት ተጽፎ በቀላል ሰማያዊ ዳራ ላይ ቀርቧል። ፌስቡክ ብዙ ሰዎች የሚያውቁትና የሚጠቀሙት ዓለም አቀፍ መድረክ ነው። ፌስቡክ ለምን በአማርኛ ተጠቃሚዎች ዘንድ በጣም ተወዳጅ ሆነ?

አብዛኛው ነጭ ሲሆን በደማቅ ሥዕሎች ያጌጠ የሸክላ ቡና ስብስብ በነጭ ጠረጴዛ ላይ ተደርድሮ ይታያል። ስብስቡ ስድስት ስኒዎች፣ ስድስት መሶቦች፣ አንድ ጀበና፣ አንድ ወተት ማስቀመጫ እና አንድ የስኳር ማስቀመጫ ይዟል። የስዕሎቹ መልክ በአብዛኛው ሰው የሚመስሉ ቅርጾች ናቸው።

አራት ወንዶች በሰማያዊ ዳራ ፊትለፊት በትልቅ መድረክ ላይ ቆመዋል። የኢትዮጵያ ሰንደቅ ዓላማ ተጠምጥሞበት ያለን ወርቃማ ዋንጫ ከፍ አድርገው ይዘዋል። ከበስተጀርባ የብሔሮችና ብሔረሰቦች ባንዲራ ያለበት ትልቅ አርማ አለ። ይህ ዋንጫ በየትኛው የኢትዮጵያ የስፖርት ውድድር የተሰጠ ነው?

ዋው! የቅቤና የበርብሬ እንጀትራ ሲያምር! በቅቤ የተለወሰች እንጀራ ጣዕሟ ሲያስደምም! ቡናማው መልኩ ለመብላት ያጓጓል ። ከጎኗ አንድ ማንኪያ አለ ። ባህላዊ ምግብ ደስታን ያመጣል ። የሀገሬ ምግብ!

የኮንስትራክሽን ሠራተኛ ቢጫ ቀለም ያለው ትልቅ ቴሌስኮፒክ ሹካ ማንሻ (ቴሌሃንድለር) እየተጠቀመ ነው። የጭነት መኪናው በረዥም ክንዱ አማካኝነት የእንጨት ፓሌቶችን በተደራረቡ ጊዜያዊ ሕንጻዎች ላይ ያደርጋል። በስተጀርባ በጡብ የተሠራ ሕንፃና ጥቂት ተሽከርካሪዎች አሉ።

ብዙ ሰዎች በከተማ መንገድ ዳር ቆመዋል። አንድ ሰው ባለ ብዙ ቀለም ጨርቅ እንደሸቀጥ ይዟል። ብዙ ልብሶች መሬት ላይ ተዘርግተው ተቀምጠዋል። በስተግራ በኩል ሰማያዊ ታክሲ እና ሌሎች መኪኖች ይገኛሉ። በከተማው የትራንስፖርት ሁኔታ ምን ይመስላል?

ሁለት የሚያብረቀርቁ፣ ብርቱካናማ ነጭ ቀለም ያላቸው ሂል ጫማዎች በነጭ ጠረጴዛ ላይ ተቀምጠዋል። ጫማዎቹ ሹል አፍ አላቸው፣ አንደኛው ጫማ ላይ ቀጭን የብረት ተረከዝ በግልፅ ተተክሏል፣ ከበስተጀርባ በወርቃማ መቆሚያ ላይ አረንጓዴ ተክል ያለበት ትንሽ ማስቀመጫ አለ።

አዲስ አበባ ውስጥ ያሉ አዳዲስ የባቡር ጣቢያዎች በዋናነት ለቀላል ባቡር ትራንዚት አገልግሎት የተገነቡ ናቸው። እነዚህ 39 ጣቢያዎች ከተማዋን በሁለት መስመሮች (ሰሜን-ደቡብ እና ምስራቅ-ምዕራብ) በማቋረጥ ለብዙ ነዋሪዎች የትራንስፖርት አገልግሎት እየሰጡ ነው።

የእንጨት እና የብረት እጀታ ያለው ትልቅ የብረት መቁረጫ ቢላ ያሳያል ። ይህ ቢላዋ ስጋ ለመክተፍ ወይስ አትክልት ለመቁረጥ ይጠቅማል ?

"ዋው! ሲያስደንቅ!" ይህ ጥቁር እና ነጭ ምስል የሰውን ልጅ ዝግመተ ለውጥ ሂደት በግልፅ ነው። ከዝንጀሮ መሰል አቋም ጀምሮ እስከ ሙሉ በሙሉ ቀጥ ብሎ የቆመ ሰው ድረስ ያሉትን ደረጃዎች ሲመለከቱ መደነቅ ነው!።

ከፍተኛ ቁጥር ያላቸው የገጠር ተማሪዎች በአሮጌና በጭቃ ከተለሰነ የትምህርት ቤት ህንፃ ፊት ለፊት ቆመው እጃቸውን ወደ ላይ አውጥተዋል። የሕፃናቱ ፈገግታና የደስታ አገላለጽ ቆመዋል።

የኢትዮጵያ የቡና እና ሻይ ልማትና ገበያ ልማት ባለሥልጣን አርማ ነው። ክብ በሆነው መለያ ውስጥ አረንጓዴ የኢትዮጵያ ካርታ፣ ጥቁር ጀበና እና የቡና ስኒ አሉ። ጽሑፎች በአማርኛ እና በእንግሊዝኛ በክበቡ ዙሪያ ተጽፈዋል።

ደማቅ ቢጫ ባለ ሶስት ጎማ ተሽከርካሪ ከፊት ቀጥ ብሎ ቆሟል። ተሽከርካሪው ሁለት ትላልቅ የፊት መብራቶች ያሉት ሲሆን፣ ሁለቱም የጎን በሮች ክፍት ናቸው።

ባህላዊ የሐበሻ የሴቶች ቀሚስ ወይም ጋቢ ግራጫ ቀለም ያለው ነጭ ሸማ ነው። በአንገቱ፣ መሃል፣ በእጅጌው እና በእግሩ ላይ የተለያየ ቀለም ያለው ጥልፍ አለው። ይህ ቀሚስ በኢትዮጵያ በምን አይነት ሥነ ሥርዓት ጊዜ ነው የሚለበሰው?

አረንጓዴ ቅጠሎችና አገዳዎች ባሉት ሰፊ የእርሻ መሬት ላይ ሶስት ትላልቅ የበቆሎ ዛላዎች ተጎንጉነው ይታያሉ። የበቆሎው ፍሬዎች ገና ጥሬ በመሆናቸው በደማቅ አረንጓዴ ተጠቅልለዋል። ከበስተጀርባው አረንጓዴ ሜዳና ቆመው የሚታዩ የሁለት ሰዎች ምስል የሰላም ስሜት ይፈጥራል።

የቦታው መግቢያ በጡብ ግድግዳና በዛፍ ቅርንጫፍ ቅርጽ በተሠሩ መስኮቶች ያጌጠ ነው። የሚል ስም ያለው ይህ ቦታ በዋነኝነት ምን ዓይነት አገልግሎት ይሰጣል?

አንዲት መካከለኛ እድሜ ያላት ሴት ጥቁር ሻሽና ሰማያዊ ሻርፕ አድርጋ ላም እያለበች ነው። ላምዋ ትልቅ ቡናማ ቀለም ያላት ስትሆን፣ ከፊቷ ደግሞ ትንሽ ነጭ ጥጃ አለ። ተግባሩ የሚከናወነው ዛፎችና አረንጓዴ ነገሮች ባሉበት ክፍት ቦታ ላይ ነው።

ደማቅ ሰማያዊ ቀለም ያለው ባለስዌድ ቼልሲ ቦት ጫማ ከጥቁር ላስቲክ እና ሾል ያለው ጫማ አለው። የጫማው ጎኖች ጥቁር ላስቲክ አላቸው። ከጀርባው የጫማው ጫፍ ወደ ላይ ከፍ ብሎ አለ። ይህ ጫማ ከየትኛው የፋሽን ስልት ጋር ይሄዳል?

የበርገንዲ ቀለም ያላቸው ጫማዎች ቀይ ማሰሪያቸው ሲያምር! በነጭ ወለል ላይ ከአረንጓዴ ተክል አጠገብ መቀመጣቸው በጣም የሚያስደስት ነው። ጫማዎቹ ውበትና ስፖርት ነክ ስሜት አላቸው። በጣም ያምራሉ!።

በውስጥ መደርደሪያዎች ላይ የተለያዩ ዕቃዎች ተቀምጠዋል። በበሩ ላይ የተሳሉት ሥዕሎች ይህ ሱቅ በዋነኝነት ምን ዓይነት አገልግሎት እንደሚሰጥ ሊያመለክቱ ይችላሉ?

ክፍት ሆኖ የሚታይ በጣም የሚያምር የእቃ ማጠቢያ ማሽን ሲታይ፣ የቤት ውስጥ ሥራን በማቅለሉ ምክንያት ደስታና እፎይታን ይፈጥራል:: ውስጡ በንጹህ ሳህኖች፣ ብርጭቆዎችና ብረት-ድስቶች ተሞልቷል:: ማሽኑ እቃን በእጅ የማጠብ ብስጭትን እንዴት እንደሚያስቀር::

ሁለት ጥንድ ነጠላ ጫማዎች ጎን ለጎን በወለል ላይ ተቀምጠዋል። እነዚህ ጫማዎች ከቡኒ ቆዳ የተሰሩ እና መሃል ላይ የጣት ማስገቢያ ያላቸው ናቸው።

በርካታ ወታደራዊ እና ሲቪል ልብስ የለበሱ ወንዶች በውጪ ተሰብስበዋል። በመሃል ከፍተኛ ወታደራዊ ልብስ የለበሰ ሰው በውይይት ውስጥ ተቀምጧል። ግራና ቀኝ ያሉ ሰዎች ትኩረት አድርገዋል። የዚህ ስብሰባ ዓላማ ምንድን ነው? የተወያዩት ዋና ጉዳይ ምን ሊሆን ይችላል?

ዋው! በጣም ጥሩና የሚያምር ባለ ሶስት ቀለም ፍራፍሬ ጭማቂ በመስታወት ውስጥ ተደርድሯል። ቀይ፣ ብርቱካንማ እና አረንጓዴ የሆኑት የጭማቂው ንብርብሮች እጅግ በጣም ደስ የሚል ነው። ይህን ውብ መጠጥ በሞቃታማ የአየር ሁኔታ ውስጥ መጠጣት ደስታ ነው።

ግብር የሀገራችን ኢትዮጵያ የጀርባ አጥንት የሆነ የኢኮኖሚ ዘርፍ ነው። በሀገራችን የግብርና ስራ በብዛት የሚከወነው በገጠሩ ክፍል ነው። ከግብርና ውጤቶች ውስጥ በቆሎ ፣ማሽላ እና ዘንጋዳ ተብለው የሚጠሩ የአገዳ ምርቶች ዋና ዋናዎቹ ናቸው።

የኢትዮጵያ አየር መንገድ አርማ ነው። አርማው በአረንጓዴ፣ ቢጫና ቀይ ክንፎች የተሠራ ሲሆን ከሥር በእንግሊዝኛና በአማርኛ "የኢትዮጵያ" ተብሎ ተጽፏል። የኢትዮጵያ አየር መንገድ ለመጀመሪያ ጊዜ የተመሰረተው መቼ ነበር?

አንዲት ቀይ ሂጃብና ደማቅ ቀይ ሹራብ የለበሰች ሴት በጎን መንገድ ላይ ቆማ የሞባይል ገንዘብ ልውውጥ አገልግሎት እየሰጠች ነው። በስተጀርባ በተሽከርካሪ ላይ የተቀመጠ ቡናማና ቢጫ መሸፈኛ ያለው ትንሽ ጠረጴዛ አለ። ሌሎች ሰዎችና የተሰለፉ መኪኖች በአጠገቧ ያልፋሉ።

ጥቁር የእንጨት ጠረጴዛዎችና ወንበሮች በተፈጥሮ አካባቢ ተዘጋጅተዋል። አንዳንድ ወንበሮች ጀርባ ላይ "ወደ ቤት" የሚል የአማርኛ ጽሑፍና የሚል የእንግሊዝኛ ጽሑፍ ተቀርጿል። ዛፎችና ቅጠሎች የቦታውን ውበት ያጎላሉ።

በብሩህ ቡኒ ቆዳ የተሰሩ አዲስና የሚያብረቀርቁ የወንዶች ጫማዎች ይታያሉ። የእንግሊዝኛ ስታይል ያላቸው እነዚህ ጫማዎች ጥራትንና ውበትን ያንፀባርቃሉ፤ ለባሹን ክብር ይጨምራሉ።

ቢጫ መሳይ አረንጓዴ የሰብል እርሻ ከፊል ወደ ቀኝና ግራ የተንጣለሉ ኮረብታዎች ጋር ተዋህዷል። ጥልቀት ያላቸው ሸለቆዎችና ዛፎች በኮረብታዎች ላይ አሉ። ሩቅ ያሉት ተራራዎች ደብዝዘዋል። "ዋው! የገጠር አካባቢው አረንጓዴ መልክና አስደናቂ እይታው ሲያምር!"

በመደብሩ መደርደሪያዎች ላይ ለልደት በዓላት የሚሆኑ ዕቃዎች በብዛት ተደርድረዋል። ሮዝ፣ ሰማያዊና አረንጓዴ የሆኑ ኮኖች፣ ባለቀለም ሳህኖችና ብስኩት ማስቀመጫዎች ይታያሉ። እነዚህ ዕቃዎች ከልደት ቀን ውጪ ለሌላ ሥነ ሥርዓት ያገለግላሉ?

ከቤት ውጪ በቆሙ ሁለት ጎልማሶች እና ሁለት ልጆች ጥርት ያለ የቤተሰብ ምስል ነው። ሁሉም ነጭና አረንጓዴ ባህላዊ የጥጥ ልብሶች ለብሰዋል። እናትና አባቱ የልጆቻቸውን እጅ ይዘዋል። ይህ ቤተሰብ ለምን አይነት ዝግጅት ነው ያሸበረው?

ቢጫ እና አረንጓዴ ማሽኖች ያሉበት ፋብሪካ ውስጥ በርካታ ግራጫ የኮንክሪት ጡቦች ተደርድረዋል። ሠራተኞች ከበስተጀርባ ይሠራሉ። የሥራው ጥረት እና ትጋት መደነቅንና ተስፋን ይገልጻል።

እርጅና የሚታይበት መላጣ ሰው ግራጫ ልብስ እና የተሳለ ጥለት ያለው ጥቁር ክራባት ለብሷል። ሰውዬው ቀጫጭን ብርጭቆ መነፅር አድርጎ ወደ ካሜራው እየተመለከተ ነው። ከበስተጀርባው የብርቱካናማ ግድግዳ እና የጠቆረ የእጽዋት ቅጠሎች ይታያሉ።

አንዲት ቤተሰብ በዘመናዊ ቪላ ቤቶች ፊት ለፊት በቆሙበት ወቅት የኢትዮጵያ ባህላዊ ልብሶችን ለብሰዋል። አንድ ጥቁር ውሻ ከጎናቸው ቆሟል። ይህ ቤተሰብ ምን ዓይነት በዓል ወይም ክብረ በዓል ሊያከብር ይችላል?

ውጪ በተጠረበ ድንጋይ መንገድ ላይ የቆመው ይህ ግራጫ ቁም ሳጥን፣ ወርቃማ ቀለም ባላቸው ጠርዞች እና እጀታዎች ያጌጠ ነው። ቁም ሳጥኑ ዘጠኝ በሮች እና ሶስት መሳቢያዎች ያሉት ሲሆን፣ ከፍታውም በጣም ረጅም ነው።

አራት ባለብዙ ቀለም የፋይል ማህደሮች በአንድ መስመር ተደርድረዋል። ከፊት ወደ ኋላ አረንጓዴ፣ ሰማያዊ፣ ቀይ እና ወይንጠጃማ ናቸው። ሁሉም የፋይል ማህደሮች ነጭ ስያሜ እና የብረት ቀለበት አላቸው።

ቀሳውስቱ እና ምእመናኑ በሃይማኖታዊ ክብር ሲያበሩ ! ዋው ሲያስደንቅ ! የጸሎቱ ሥርዓት ታላቅነት ፍቅርንና ደስታን ይሰጣል። ልብሶቹና መስቀሉ የመንፈሳዊ ክብሩ ምልክቶች ናቸው።

ጠረጴዛ ላይ የተቀመጠ ነጭና ቀይ የኤሌክትሪክ ማራገቢያ (ፋን) ይገኛል። የማራገቢያው የፕላስቲክ ምላጭና ማዕከል ደማቅ ቀይ ሲሆን፣ የብረት ፍርግርግና የቆመበት እግር ደግሞ ነጭ ነው። ማራገቢያው መረጋጋትንና በሞቃት ወቅት ደስታን ይገልጻል። ከበስተጀርባው ቀላልና ግራጫ ቀለም ብቻ ይገኛል።

ከፊት ለፊቱ ባለው ጠረጴዛ ላይ የተለያዩ የጥገና መሣሪያዎች፣ ስልኮች እና የመለዋወጫ ዕቃዎች ሲኖሩ ነው። ይህ ወጣት በስልክ ጥገና ሱቁ ውስጥ ፈገግ እያለ የሚታየው፣ በምን አይነት የሞባይል ስልክ ችግር ወይም ጥገና ላይ ሊሰራ ይችላል?

ነጠላ ጫማ የእግር ጣቶችና የጀርባው ክፍል ክፍት የሆኑ፣ እግርን በገመድ ወይም በቁርበት የሚይዙ የጫማ ዓይነቶች ናቸው። በኢትዮጵያ ለሞቃታማ የአየር ሁኔታ እና ለቀላል እንቅስቃሴዎች በስፋት የሚለበሱ ሲሆን፣ ብዙ ጊዜ ከፕላስቲክ፣ ከላስቲክ ወይም ከቆዳ ይሠራሉ።

ልጅቷ የጭንቅላቷ ፀጉር በኮርንሮው ተሠርቶ ባለቀለም ዶቃዎች ተጨምረዋል። የዶቃዎቹ ዝግጅት ከጀርባዋ ቀስተ ደመና ያለበት የዩኒኮርን ምስል ፈጥሯል። ሐምራዊና ሮዝ የሆኑ ዶቃዎችም ላይኛው ፀጉር ላይ አሉ። ይህ ልዩ ፀጉር ማበጠር ነው።

በተራራ ዳር ባለ ዋሻ መግቢያ ላይ፣ ነጭ ባህላዊ ልብስና የራስጌ ልብስ የለበሰ ቄስ ተቀምጠዋል። በድንጋያማው መክፈቻ በኩል የገዘፉ ተራሮች ዳርቻ ይታያል። ይህ መንፈሳዊ ሰው ምን ዓይነት አገልግሎት እየሰጠ ነው?

ከፍተኛ ጥራት ካለው ብረት የተሰሩ የብር ቀለም ያላቸው የወረቀት ማስጠጊያዎችና ቀይ የካርቶን ሳጥናቸው ቀርበዋል። የሳጥኑ አናት ሰማያዊና ነጭ ነው። ጥቂት ማስጠጊያዎች ከሳጥኑ ወጥተዋል፤ አንደኛው በአቀባዊ ቆሞ ሁለቱ ደግሞ ተነጣጥለው አሉ። እነዚህ የወረቀት ማስጠጊያዎች ለምን ያገለግላሉ?

ባለ ብዙ ቀለም ያላቸው የፕላስቲክ ወረቀት መያዣዎች በነጭ ገጽ ላይ ተከምረዋል። ቀይ፣ ቢጫ፣ ብርቱካናማ፣ አረንጓዴ፣ ሐምራዊና ሰማያዊ መያዣዎች ተደራርበው ይታያሉ። እነዚህ የጽህፈት መሳሪያዎች ለስራና ለትምህርት የሚያገለግሉ ሲሆን, አንዳንዶቹ ከሌሎቹ በላይ ጎልተው ወጥተዋል።

የሣር ክዳን ያለው ክብ ቅርጽ የተላበሰ ቤት በዛፎች ተከቦ ቆሟል። ከፊት ለፊት ጥቂት ነጭና ቀይ ፕላስቲክ ወንበሮችና ጠረጴዛዎች በቀርከሃ አጥር ተከበው ይቀመጣሉ። ይህ ቦታ ምን አይነት መዝናኛ ቦታ ይሆን

ትኩስና የተለያዩ ምርቶች የደስታ እና የብልጽግና ስሜት ይፈጥራሉ። በመደዳ የተከመሩት ቡናማ ድንች፣ ቀይ ሽንኩርትና የብርቱካን-ቀይ ቲማቲሞች በቅርጫቶች ተቀምጠው፣ ከበስተጀርባ አረንጓዴ ዱባዎች በግልጽ ይታያሉ።

ሁለት የሴት እግሮች በብር ጌጥ ያጌጡ፣ በጣቶቻቸው ላይ ደማቅ ቀይ ጥፍር ቀለም ተቀብቷል። የግራ እግሩ ጣቶች ወደ ፊት ተዘርግተዋል፣ የቀኝ እግሩ ደግሞ በቁመት ቆሟል። ይቅር ጌጡ ትናንሽ ደውሎችን አስቀምጧል።

ቦርሳ ውስጥ ብዙ ሮዝ እና ቀይ ሊፕስቲክ (ሊፕ ግሎስ) እና የሰውነት ስፕሬይ ጠርሙሶች ተከምረዋል። አብዛኛዎቹ የቪክቶሪያ ሚስጥር ምርቶች ናቸው። ይህ ጅምላ ሽያጭ ነው ወይስ የግል ስብስብ? በጠርሙሶቹ ላይ ያለው የአበባ ማስዋቢያ ምን ዓይነት ሽታ ይጠቁማል?

ባህላዊ ነጭ ልብስ የለበሰች ሴት ፈገግ ብላ ተቀምጣለች። በእጆቿ የኢትዮጵያ ሲኒ እና ቅርጫት የያዘች ስትሆን፣ ቀሚሷ ላይ አረንጓዴና ጥቁር ጨርቅ ታስሯል። ከበስተጀርባዋ የውሃ ብስባሽ ግድግዳ አሉ።

ዋው ሲያስደንቅ! የከተማዋ ድልድይ በሌሊት ሲያምር ! ቀይ እና ወይን ጠጅ መብራቶች በውሃ ላይ ሲንፀባረቁ ደስታን ይፈጥራል ። ዘመናዊው ግንባታ ውበቱ እና ብርሃኑ ያስደምማል!

የኤሌክትሪክ ስኩተር በነጭ ዳራ ላይ አቁሞ አሉ። ስኩተሩ ሙሉ በሙሉ ጥቁር ሲሆን፣ መሪ፣ የፊት መብራት፣ መቀመጫ እና ጠንካራ ጎማዎች አሉት። መቀመጫው ከኋላው ጎማ በላይ ወደ ላይ ወጥቶ ይገኛል፣ ይህም ለምቾት አገልግሎት እንደተዘጋጀ ያመለክታል።

ባለባሕላዊ ነጭ ልብስ የለበሱ ሴትና ወንድ በድንጋይ ዋሻ ውስጥ ተቀምጠዋል። ወንዱ በእጁ መስቀል ይዞ በሀይማኖታዊ ስሜት እየተነጋገሩ ነው። ከኋላቸው ትልቅ የድንጋይ ተራራ አለ። "ዋው! የድንጋይ ውቅርና የሃይማኖታዊ ውበት ሲያስደንቅ!"

በቀይ ፈረሶች ላይ ተቀምጠው የባንዲራ ቀለማት ያዘሉ በርካታ ፈረሰኞች በተዘጋጀ ሜዳ ላይ ይታያሉ። ይህ የፈረሰኞች ሰልፍ ትልቅ ኩራትና ድልን ያመለክታል። በሜዳው ዳር ያለው ህዝብ በከፍተኛ ደስታ ሰልፉን ይመለከታል።

እጅግ በጣም ጥሩ የሆኑ አምስት የኮካ ኮላ የፕላስቲክ ጠርሙሶች ተሰድረዋል። ቀይ መለያዎቻቸው እና ክዳኖቻቸው በሚያምር ነጭ ጀርባ ላይ ደምቀዋል። ይህ መጠጥ ለሰዎች ደስ የሚል የደስታ ስሜት ይሰጣል፤ መጠጣትም በጣም ጥሩ ነው።

የኢትዮጵያ መድን ድርጅት በ1968 ዓ.ም፣ 13 የግል የመድን ኩባንያዎችን በመውረስ በመንግሥት ባለቤትነት የተቋቋመ ትልቅ ተቋም ነው። ዋና ዓላማው በሃገሪቱ ያሉትን ሁሉንም የመድን አገልግሎቶች ማቅረብ ነው። ድርጅቱ ከጠቅላላና ከሕይወት መድን በተጨማሪ የሕክምናና የጉዞ መድን አገልግሎቶችን ይሰጣል።

ይህ ወርቃማ ቀለበት በጣም የሚያምር ሆኖ መሃሉ ላይ የኢትዮጵያ ጀበና እና ሲኒ ዲዛይን አለው። ክብ ቅርጹ በሚያንጸባርቁ ትናንሽ ነጭ ድንጋዮች እጅግ በጣም ጥሩ ሆኖ የተከበበ ሲሆን፣ ቀለበቱ በደማቅ ነጭ ዳራ ላይ በግልጽ ተቀምጧል።

በባህላዊ ጎጆ ቅርፅ ባለው ሰፊ ምግብ ቤት ውስጥ በርካታ ሰዎች ተሰባስበው እየተመገቡና እየተጨዋወቱ ነው። በአንድ ጠረጴዛ ዙሪያ ያሉ ሴቶች ቀይ ወይንና ምግብ ሲካፈሉ ይታያል። ይህ የመሰብሰቢያ ቦታ ለየትኞቹ ማኅበራዊ ክብረ በዓላት ያገለግላል?

ስዕሉ ረዥም ነጭ ፂም ያለው ቅዱስ ሰው ሲሆን ረጅም ነጭ ልብስ ለብሷል። ቀኝ እጁ ላይ መስቀል፣ በግራ ደግሞ መቁጠሪያ ይዟል። በስተቀኝ በኩል ቀይ መጋረጃ አለ፤ በላዩ ላይ ያለው ጽሑፍ ማንበብ የሚችል ሰው ማን ነው?

ብዙ ዘለግ ያሉ ፀጉሮች ያሏቸው ሁለት ሴቶችና ሦስት ወንዶች፣ እንዲሁም ሁለት ህፃናት በአንድነት ሆነው ፈገግታ እያሳዩ ፎቶ ተነስተዋል። ሁሉም በአረንጓዴ የሣር ሜዳ ላይ በአንድነት ሲቀመጡ ወይም ሲቆሙኡአሉ። የቤተሰቡ አባላት ቀላል እና የገጠር የሚመስሉ ልብሶችን ለብሰዋል።

ጦርነት እጅግ አስከፊ እና አውዳሚ ከሚባሉ ተግባራት ውስጥ ዳሚውን ቦታ ይይዛል። በአሁኑ ጊዜ ከጥንቱ ይልቅ በጣም አስከፊ ነው። ምክንያቱም የዚህ ዘመን የጦር መሳሪያዎች በከፍተኛው አጥፊ እና አውዳሚ ናቸው።

ከፊት ለፊት የተደረደሩ የተለያዩ የፊት እንክብካቤ ምርቶች ይታያሉ። እነዚህም የፊት ማጠቢያ፣ እርጥበት ክሬም፣ የቫይታሚን ሲ ሴረም፣ እና እርጥበት ሎሽን ያካትታሉ። እነዚህ ምርቶች የቆዳን ጤንነት ለማሻሻል እንዴት በጋራ ሊሠሩ ይችላሉ?

ብሩህ በሆነ ዘመናዊ ሕንፃ ፊት ለፊት፣ የተከበሩ ሙህራን በኩራት ቆመዋል። በስተጀርባ የኢትዮጵያ ባንዲራ በግልጽ የሚታዩ ሲሆን፣ የትብብርና የእድገት ተስፋን ያንጸባርቃሉ።

አንድ ነጭ አይሱዙ መኪና በዳገታማ ስፍራዎች መሃል አቋርጦ እየሄደ ነው። ይህ መኪና በሚያልፍበት ሰአት ከአፈራማው መሬት ላይ አቧራን አስነስቶ አየሩ በአቧራ ተሞልቷል።

ሁለት ወጣት ሴቶች በነጭ፣ ቀይ እና ጥቁር ያጌጠ ባህላዊ የሀገር ልብስ ለብሰው እየተራመዱ ነው:: የፊተኛዋ ሴት ከባድ የቁርጠኝነት እና የኩራት ስሜት ፊቷ ላይ ይነበባል:: በአካባቢው ያሉ ሰዎች መብዛታቸው የ ዝግጅቱ ድምቀት ሊሆኑ ችለዋል::

ሁለት ወፍራም ዛፎች አሉ። አንደኛው በሰፊው አረንጓዴ ቅጠሎች የተሸፈነ ነው። በቀኝ በኩል ያለው ዛፍ ላይ "ዝግባ" የሚል ጽሑፍ ያለበት ቢጫ መለያ ተለጥፏል። ከዛፎቹ ጀርባ አንድ ግራጫ ሕንፃ ቁሟል።

በጣም ለቆዳ መድረቅ መፍትሄ የሆነው የሉሽን ምርት ሲሆን በጣም ተወዳጅነት ነው ያገኘህ ምርት ነው። ይህ ምርት ትምህርቶ ወደ ሀገር የሚገባ ሲሆን የሚመረትበት አገር የት ነው?

አንዲት ሴት ጀርባዋን ሰጥታ የለበሰችውን የሚያምር የሃበሻ ቀሚስ በሁለት እጇ ይዛ ቆማለች። ይህቺ ሴት የለበሰቺው ቀሚስ የሚያምር ቢሆንም ከጀርባዋ ግን ብዙ ክፍተት የበዛበት መሆኑ ሰውነቷን ለእይታ አጋልጦታል።

ደማቅ ቢጫ ፓፓዬ ፣ ሙዝ ፣ ብርቱካን ፣ ማንጎ ፤ ደማቅ አረንጓዴ ወይን ፣ ካዝሚር ፣ ያልበሰለ ሙዝ ፣ አፕል በሚያምረሰ ድርደራ

ውኃው በኃይል በሚፈስበት ግዙፍ የድንጋይ ግድብ ከላይ ይታያል። የግድቡ አራት መተላለፊያ ክፍሎች ውኃን ወደታች ሲያስተላልፉ ከታች ደግሞ አረንጓዴ ቀለም ያለው ወንዝ ይታያል። እንደነዚህ ያሉ ግድቦች ለሀገር ልማት ምን ያህል አስፈላጊ ናቸው?

በነጭ ጠረጴዛ ላይ ብዙ አይነት ጌጣጌጦች በእንጨትና በነጭ ማቆሚያዎች ላይ ተሰድረዋል። የጆሮ ጌጦች፣ አንባሮች እና የአንገት ሐብል በደማቅ ብርሃን ያበራሉ። ይህ የጌጥ መደብ መደነቅንና ደስታን የሚገልጽ ውበትን ያሳያል።

ረዣዥም ዛፎች በወፍራም አረንጓዴ ቅጠሎችና ጥቅጥቅ ያለ ደን የተሸፈኑ ተራሮች በገደል ላይ ይገኛሉ። ፀሐይ በገደሉ ውስጥ ያልፋል። ይህ ቦታ የትኛው የአፍሪካ አገር ነው የሚገኘው?

በጥንታዊው የአማራ ብሔራዊ ክልላዊ መንግስት አርማ መሀል ግንብ የሚመስል ቀይ ህንፃ አለ። ከግንቡ በላይ ርግበ መሰል ምስል አለ። በዙሪያው በወርቃማ ቀለም ጆሮ የሚመስሉ ምስሎች አሉ። ይህ አርማ በየትኛው ከተማ ላይ የተመሰረተ ነው?

አካፋ (ባዴላ) ከብረት የሚሰራ እና በእንጨት ወይንም በብረት የሚገጠም መሳሪያ ነው። ይህ መሳሪያ በገጠር አካባቢ ለግብርና ስራዎች በከተማ አካባቢ ለግንባታ ስራዎች የሚያገለግል አስፈላጊ እና ጠቃሚ መሳሪያ ነው።

በወታደራዊና በንግድ ልብስ የለበሱ በጣም ብዙ ሰዎች አዳራሽ ውስጥ ተቀምጠዋል። ከፊት ያለው ሰው ሰማያዊ ዩኒፎርም ለብሶ እጅግ በጣም በትኩረት ተቀምጧል። የኢትዮጵያ ባንዲራ በጠረጴዛው ላይ በጣም ጥሩ ሆኖ ተቀምጧል።

ባህላዊ ልብስና ጌጣጌጥ የለበሰች ቆንጆ ሴት ያሳያል። ነጭ ልብሷ በቀይና በወርቅ ጥልፍ ያጌጠ ነው። በአንገቷ ላይ ባህላዊ ንቅሳትና መስቀል ይታያል። የለበሰችው ልብስ የየትኛውን አካባቢ ወካይ ነው?

ሰፋ ያለ ወንዝ በታላቅ ሸለቆ ውስጥ ጥልቅ በሆነ ገደል አልፎ ይጓዛል። የወንዙ ውሃ ቡናማ ሲሆን በሸለቆው ግድግዳዎች ላይ አረንጓዴ ቁጥቋጦዎች በብዛት ይገኛሉ። ሸለቆዎቹ ከሩቅ እስከሚታዩት ትላልቅ ተራሮች ይዘልቃሉ። ይህ ወንዝ በየትኛው የኢትዮጵያ ክልል ውስጥ ይገኛል?

የግንባታ ሥራ በሚካሄድበት ክፍት ሜዳ ላይ በርካታ ሰዎች እየተጓዙ ነው። ከፍ ያለ ባለ ብዙ ፎቅ ነጭ ህንፃ በግራ በኩል የሚታይ ሲሆን፣ የውሃ ማስተላለፊያ ትላልቅ ቱቦዎች በቅርብ ርቀት አሉ። ከበስተጀርባ ኮረብታዎች ላይ ተጨማሪ ሕንፃዎች አሉን?

ሁለት በጣም ውብ ሞዴሎች ነጭና ሐምራዊ ቀሚሶችን ለብሰው በመንገድ ላይ ይሄዳሉ። ቀሚሶቹ በጣም ጥሩ ሆነው ይታያሉ፤ ይህም በአስደናቂው ልብስ ላይ የደስታ ስሜት ፈጥሯል።

ጠመዝማዛ መንገድ በተራራ ላይ ሲጓዝ ያሳያል፤ መንገዱ ጥቅጥቅ ያሉ አረንጓዴ ዛፎች በበዙበት ቁልቁለት ላይ የተጠማዘዘ ሲሆን፣ ይህ ትዕይንት የምስሉን አስቸጋሪ መልክ አያሳይም?

ባለ ቡኒ ቀንድና ነጭ ጸጉር ያለው በግ አረንጓዴ ሜዳ ላይ ቆሟል። ቀጥ ብሎ ወደ ፊት በመመልከት ላይ ነው። ጆሮው ላይ መለያ ምልክቶች አሉት። ፀሐይ በበጉ ላይ አርፏል። "ዋው! ንፁህና የሚያምር በግ ሲያስደንቅ!"

ከመጠን በላይ የተቆፈረ ተራራማ መሬት ሰፊ ጉድጓድ አስፍቷል። ደረቅና ቡናማ አፈር ከሩቅ ከሚታየው አረንጓዴ ኮረብታ እና ከሰማያዊ ሰማይ ጋር በጣም ይቃረናል።

የምትታየው ሴት በደስታ ፈገግ ብላ፤ ውብ የሆነ ባህላዊ የሀገር ልብስ ለብሳለች። ንፁህ በሆነ መኖሪያ ቤት ውስጥ ስትቆም ውበቷን ያጎላዋል:: የለበሰችው ነጭ፣ ቀይ እና ወርቃማ ጥለት ያለው ልብስ የኩራት ስሜትን ይፈጥራል::የእሷ ውበትና የአለባበስ ሥርዓት አድናቆትን ያንጸባርቃል::

በከተማ አካባቢ ነጭ ቀለም ያለው ባለ አራት ፎቅ የሕንፃ ግንባታ አለ። በህንጻው ላይ ጥቁር የብረት በረንዳዎች፣ ብዙ መስኮቶችና ጠፍጣፋ ጣሪያ አሉ። ሕንፃው በጥቁር የብረት አጥር ተከቧል። በዙሪያው የኤሌክትሪክ ምኖች አሉ?

ሰንደቅ ዓላማው አረንጓዴ፣ ነጭ እና ቀይ ባለ ሶስት አግድም መስመሮች አሉት። በግራ በኩል ደግሞ ነጭ ኮከብ ያለበት ሰማያዊ እና ነጭ ባለሶስት ማዕዘን አለ።

የተለያዩ ዲዛይን ያላቸው ብዛት ያላቸው የወርቅ ቀለበቶች በእቃ መደርደሪያ ላይ ተደርድረው ቀርበዋል። ቀለበቶቹ አንፀባራቂ ሲሆኑ ለሽያጭ በተዘጋጀ ሱቅ ውስጥ ያሉ ይመስላሉ። ብዙ የወርቅ ጌጣጌጦች በደንብ ይታያሉ። በኢትዮጵያ ውስጥ ወርቅ ብዙውን ጊዜ የሚገዛው ለምን ዓይነት ባህላዊ አጋጣሚዎች ነው?

ትልቁ አራት ማዕዘን ቅርፅ ያለው ምንጣፍ መሬት ላይ ተዘርግቷል። መሃሉ ላይ ክብ ቅርጽ ያለው ቀይ፣ ነጭ፣ ጥቁርና ወርቃማ ዲዛይን አለው። ምንጣፉ ያረጀ እና ቀለሙ የደበዘዘ ሲሆን ሀዘንን ያሳያል።

የምስራቅ አውሮፓ የፓስታ አይነት (ባክላቫ) የሚመስል ጣፋጭ ምግብ በካሬና በሶስት ማዕዘን ቅርፅ ተቆርጦ በትልቅ ድስት ተደርድሯል። በላዩ ላይ የተፈጨ ለውዝ ወይም ሌላ ፍሬ ተበታትኖ ጣፋጭነቱን ያሳያል። ጣፋጭ ምግብ በኢትዮጵያ ውስጥ በብዛት በየትኞቹ በዓላት ላይ ይቀርባል?

ውበት በሚንጸባረቅበት መልኩ፣ አንድ ትልቅ ሆቴል በሀይቅ ዳርቻ፣ በአረንጓዴ ተራሮችና ዛፎች ተከቦ፣ ነጭና ክብ ቅርጽ ያላቸው ሕንጻዎችና የዋና ገንዳዎች አረንጓዴ መናፈሻዎች አሉት፣ ሆቴሉ በሰላማዊ ሁኔታ በሀይቁ ዳር ተቀምጧል።

ይህ ክብ ቤተ ክርስቲያን ከወፍራም ግድግዳዎችና በቅስት ቅርጽ በተሰሩ በሮች የተገነባ ነው። ቤተ ክርስቲያኑ በላዩ ላይ ትንሽ መስቀል አለ፣ በአካባቢውም ሳር እና ጥቂት ሰዎች አሉ። ቤተ ክርስቲያኑ የትኛው የጎንደር ወይም የጣና ሃይቅ ታሪካዊ ቦታ ይሆን?

ሰዎች ጥቅጥቅ ባለ የዛፍ ደን አጠገብ በቡድን ሆነው የሚታዩ ሲሆን ብዙዎቹ ነጭ የኢትዮጵያ ባህላዊ ልብሶችን ለብሰዋል። ሰዎቹ የለበሱት ባህላዊ ነጭ ልብስ በኢትዮጵያ ባህል ምን ዓይነት ትርጉም አለው?

አንዲት ሴት ቀይ ቀሚስና ነጭ ሻሽ ለብሳ በወደቀ ቤት ፍርስራሽ መሀል ቆማለች። ዙሪያዋ የተሰባበሩ ድንጋዮችና የብረት ቁርጥራጮች ሞልተዋል፤ ቤቱ ከሞላ ጎደል ወድሟል። ይህ ሁኔታ ከፍተኛ የሐዘንና የጭንቀት ስሜትን ፈጥሮባታል።

ሰማያዊ የኢንፊኒቲ ምልክት እና ጥቁር የሜታ ጽሑፍ በላይ ተቀምጠዋል። ከስር አምስት የመተግበሪያ አርማዎች በቅደም ተከተል ተሰልፈዋል፡- ፌስቡክ፣ ሜሴንጀር፣ ኢንስታግራም፣ ዋትስአፕ እና ኦኩለስ ናቸው።

ሕዝቡ በሰላማዊ ሰልፍ ላይ የኢትዮጵያን ብሔራዊ ባንዲራ በግልጽ አሳይቷል። ሰልፈኞቹ ባንዲራውን በእጃቸው ከፍ አድርገው ይዘውታል፣ እንዲሁም በዙሪያቸው የመንግስት ህንፃ ይመስላል። ሰልፉ በአንድነት ስሜትና በአገር ፍቅር ላይ ያተኮረ ነው። የኢትዮጵያ ባንዲራ ለአገሪቱ ሕዝብ ምን ዓይነት ትርጉም አለው?

ሰዎች በጋራ እና በብርቱ ሲሰሩ፣ ሶፋዎችን በቫክዩም ማጽጃ በማፅዳት ላይ ሲታዩ የትጋት እና ብስጭት የሌለበት ትኩረት ያለው የሥራ ፍቅርን ያሳያሉ።

አርሶ አደሮች ቡድን ከብቶችን በመጠቀም በአንድ ትልቅ ገለባ ክምር ላይ እህል ይረግጣል። አንድ ሰው ከፊት ለፊት ቆሞ ገለባውን በዱላ ይቆጣጠራል። ሂደቱ ከፍ ባለ ኮረብታማና ፀሐያማ ቦታ ይካሄዳል። ይህ የግብርና ዘዴ ምን ተብሎ ይጠራል?

አትሌት ገንዘቤ ዲባባ የስፖርት ጃኬትን ለብሳ በእጇ ሜዳሊያ ይዛ ፈገግ ብላለች። በጆሮዋ ላይ የጆሮ ጌጥ ያደረገች ሲሆን በእጇ የያዘችው ሜዳሊያ ቀይ ማንጠልጠያ ያለው ነው።

አረንጓዴነት በሞላው ተራራማ ስፍራ ላይ አንድ ትክል ድንጋይ ማሃል ላይ ቆሟል። ቦታው ዳገት እና ቁልቁለት የበዛበት ተራራማ አካባቢ ያለው ስፍራ ነው።

ደማቅ ቀለም ያላቸው አትክልቶች በሰማያዊ ጨርቅ ላይ ተዘርግተው በቅርበት ቀረጻ ቀርበዋል፣ ይህም የገበያ ቦታ ሁኔታን ያሳያል። ትልልቅ ክምር ቀይ ሽንኩርት እና ድንች ቀኝ በኩል ጎልተው አሉ።

ዋው! የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቁ ሰው በነጭ ልብስና ጥምጣም ሲያምሩ! ከበሮና መጽሐፍቶች ደስ ይላሉ ። የአክሱም ሐውልት ቆሞ ይታያል። መልኩ ሲያስደንቅ! የእምነትና የባህል ውበት! ሊቁም ቅዱስ ያሬድ ነው።

የሐይቁ ውሃ አረንጓዴ ቀለም ያለው ሲሆን፣ በላዩ ላይ ቢጫ ተንሳፋፊ የእግረኛ ድልድይ ተገንብቷል። ጥቂት ሰዎች በረጅሙ ድልድይ ላይ እየሄዱ ሲታዩ፣ በርቀት በግራ በኩል አንድ ጀልባ ቆሟል። ከላይ ደማቅ ሰማያዊ ምን አለ?

ፎቶው የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን በቅርበት ያሳያል። እሳቸው ጨለምተኛና በጥሞና ውስጥ ያለ የእይታ ገፅታ አላቸው፤ በዙሪያቸው ሌሎች ሰዎችም ይገኛሉ። ፅሁፉ ከፊት ለፊት ሆኖ መልዕክት ያስተላልፋል። የዩክሬን እና የሩሲያ ወቅታዊ ግንኙነት ምን ይመስላል?

የአደባባይ ዩኒቨርሲቲ መለያ አርማ ሲሆን የዋልያ ምልክት ከተራሮች ላይ ቆማ ተመለክታለች በተጨማሪም ደግሞ የተከፈተ መጽሐፍ ላይ የመመረቂያ ኮፍያ ይገኛል። በተጨማሪም ደግሞ ደባርቅ ዩንቨርስቲ የሚል ጽሁፍ ከላይ ይታያል።

አረንጓዴ ቡቃያዎች በጨለማ አፈር ውስጥ በተለያየ የእድገት ደረጃ ተሰልፈው ይታያሉ። የእፅዋቱ እድገት ከትንሽ ፍሬ ጀምሮ እስከ ረጅም ቅጠል ያለው ቡቃያ ድረስ ይዘልቃል፤ ከበስተጀርባም ደማቅ አረንጓዴ ሣር ይታያል። ይህም ሁኔታ የተስፋና የእድገት ስሜትን ያንጸባርቃል።

ልብስ ስፊት አገልግሎት የሚውል ትንሽ ማሽን ዲዛይነሮችና የልብስ ስፌት ባለሙያዎች የሚጠቀሙት በእጂና በግር የሚሠራው እየተገፋ የሚሠራ ኋላ ቀር መሣሪያ ነው። የሚያምር ጥቁር ቀለምም አለው።

አውቶማቲክ የከብት ማለቢያ ማሽን ያሳያል፤ ማሽኑ ቀይ በሆነ የብረት ፍሬም ላይ ተገጥሞ ትልቅ ጎማ እና ትናንሽ ካስተር ጎማዎች አሉት። ይህ ማሽን ለትላልቅ እርሻዎች የሚሰጠው ጥቅም ምንድነው?

በጥቁርና ነጭ ፎቶግራፍ ላይ ባህላዊ ልብስ የለበሱ ሰዎች በጭነት መኪና ዙሪያ ተሰባስበዋል። በመኪናው ውስጥ ያሉ ወንዶች ጠመንጃ ደግነው ወደ ፊት አነጣጥረዋል። አሮጌ ሕንፃዎችና ደመናማ ሰማይ ዳራውን ይሠራሉ።

ሁለት ወንዶች ነጭ ባህላዊ ልብስ ለብሰው፣ እንዲሁም ሁለት ሴቶች ቢጫና ብርቱካናማ ቀሚስ እና ሻሽ አድርገው በጋራ እየጨፈሩ ነው:: የአራቱም ሰዎች እጆቻቸው በደረታቸው አቅራቢያ ነው። ይህን ጭፈራ የሚገልጸው እንዴት ነው?

ወይን ማለት ከተለያዩ የወይን ፍሬዎች የሚዘጋጅ አልኮል መጠጥ ነው። ወይን እንደ ጣዕሙና ቀለሙ ወደ ቀይ ወይን፣ ነጭ ወይንና ሮዝ ወይን ይከፈላል። ብዙውን ጊዜ በልዩ ምግብና በዓላት ጊዜ የሚጠጣ ሲሆን፣ በጊዜ ብዛት ሲቆይ ጣዕሙ ይሻሻላል።

አንድ ወንድ ግራጫ ቀለም ያለው ረዥም እጅጌ ለብሶ በአካፋ የአፈር ማዳበሪያ (ኮምፖስት) እየሠራ ነው። ማዳበሪያው በእንጨት አጥር ታጥሯል፣ ከኋላው ከፍተኛ የበቆሎ እና ሌሎች ጥቅጥቅ አረንጓዴ ዕፅዋት በቅለዋል። ሰውየው ወደ ውስጥ ዘንበል ብሎ በጥንቃቄ መሬቱን ይገለብጣል።

የሳይንቲስቱ አልበርት አንስታይን የፊት ገጽታ በቅርበት አለ። ረጅም ነጭ ፀጉርና ትልቅ ፂም አለው። እጆቹን አጣምሮ በሀሳብ ተውጧል። ጭንቀት እና ጥልቅ አስተሳሰብ በፊቱ ላይ ይነበባል።

ይህ የማስታወቂያ ፖስተር ተለቢር የገንዘብ ማስተላለፊያ አገልግሎት የሚያሳይ ሲሆን፣ ፈገግ ያለች ሴት ሞባይሏን ተጠቅማለች። ፖስተሩ በአማርኛ "ከውጪ ገንዘብ ሲልኩ የ20% ተጨማሪ ቦነስ ያግኙ" የሚል ማበረታቻ ይሰጣል። ይህ ማበረታቻ ከውጭ ሀገር የሚመጣውን የገንዘብ ፍሰት ምን ያህል ይጨምረዋል?

ሁለት ሴቶች በአንድ አንድ እጃቸው ችግኝ የተቀመጠበትን ሳጥን ይዘው ሌላኛው እጃቸውን ከፍ አድርገዋል። አካባቢው ለምለም እና በተለያዩ እጽዋቶች የተከበበ ነው።

የኢትዮጵያ ንግድ ባንክን አርማና ስም የያዘ ማስታወቂያ ሲሆን፣ አርብ ሚያዝያ 20 ቀን 2014 ዓ.ም የሚያበቃ የባንክ ተለማማጅ ክፍት የሥራ ቦታ ማስታወቂያ ያሳያል። በማዕከሉ ጥቁር ሰው ምስል እና የባንክ ህንፃ በደበዘዘ ብርሃን ዳራ ላይ ይታያል።

በመረብ ኳስ ሜዳ ላይ ብዙ ወንድ ወጣቶች የመረብ ኳስ ጨዋታን ይጫወታሉ። ተጫዋቾቹ በሁለት ቡድን በተለያየ አቅጣጫ የቆሙ ሲሆን በአንድ በኩል ያሉት ሰማያዊ በሌላ በኩል ያሉት ደግሞ ቢጫ ማልያ የለበሱ ናቸው።

ሰዎች በስልካቸው ወይም በተለያዩ ነገሮች የሚሰሙት ነገር ሰውን እንዳይረብሽ ሲፈለግ ኤርፎን ወይም ደግሞ ከሱ ከፍ የሚል ሄድ ሴት ይጠቀማሉ። እርሶ የሚመርጡት የትኛውን ነው?

ወርቃማ ዳራ ባለው ሥዕል ላይ ቅድስት ዲንግል ማርያም ቀይና ወርቃማ ልብስ ለብሳ፣ ከፊቷ ሕፃን ኢየሱስ ነጭ ልብስ ለብሶ ወደሷ ሲዘረጋ ይታያል። ሁለቱንም የብርሃን ክበቦች ያበራሉ። ይህ ሥዕል ታላቅ ሃይማኖታዊ ፍቅርን እና መረጋጋትን ይገልጻል።

አንዲት ሴት ሙሉ በሙሉ ነጭ የሆነ የኢትዮጵያ ባህላዊ ድሬስ ለብሳለች። ቀሚሱ በታችኛው ክፍል ወርቃማና ቢጫ ጥልፍ አለው። ትከሻዋ ላይ ነጭና ወርቃማ ሻርፕ ተደፍቷል። ፀጉሯ የላይኛው ክፍል ተጠፍሮ፣ የጎንና የኋላ ክፍል ተሰብስቧል። ከስር ጠፍጣፋ መሬት አለ።

ዋው! እነዚህ የማህበራዊ ትስስር ገፆች ሲያስደምሙ! የተለያዩ ሚዲያዎች ጎን ለጎን ተዘርዝረዋል። ቀለማቸው ሲያምር ደስታ ይሰጣል። ፌስቡክ፣ ኢንስታግራም፣ ዩቲዩብ እና ሌሎች ናቸው። እነዚህ በብዙ ሰዎች ጥቅም ላይ ይውላሉ። ትልቅ የምርጫ አማራጭ!

የአፍሮ ፀጉር ያለው ጥቁር ወጣት፣ ፀጉሩ ጥቅጥቅ ብሎ ፊቱን በግልጽ ይሸፍነዋል። የፀሐይ ብርሃን ፊቱ ላይ ስለሚያርፍ፣ ረጅም ጥላ በግንባሩ እና በአፍንጫው ላይ ይጥላል። ወጣቱ በአፉ ውስጥ የእንጨት ጥርስ መፍቂያ ይዞ፣ ቀይና ነጭ ባህላዊ ልብስ ለብሷል።

ዉሃ ባዘለ ጭቃማ ቦታ ላይ ብዙ ሰዎች በተለያየ ቦታ ላይ ቆመው የሚገኙ ሲሆን የተወሰኑት ደግሞ እቃዎችን በመጫን ያመላልሳሉ። ከሰዎቹ ዉጪም ብዙ የህዝብ አውቶቢሶች በቦታው ላይ ቆመዋል።

ሰማያዊ ዳራ ላይ መጽሐፍ ተከፍቶ ይታያል። ከመጽሐፉ ገፆች ላይ ነጭ ርግቢቱ ብርሃን እየፈነጠቀች ትበራለች። ከስር "ብርሃንና ሰላም ማተሚያ ድርጅት" እና በእንግሊዝኛው “በርሃነና ሰላም ፕሪንቲንግ ኢንተርፕራይዝ” የሚል ስም በነጭ ተጽፏል። የብርሃንና ሰላም ማተሚያ ድርጅት መቼ ተመሠረተ?

የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአገር ደረጃ መሪ (ፓትርያርኩን) ለመሾም ቅዱስ ሲኖዶስ ይሰበሰባል። በመጀመሪያ በዕጣ (በእግዚአብሔር ምርጫ) ተመርጦ ሲሆን፣ አሁን ደግሞ በምርጫ ሂደት ተመርጠው ለሃይማኖታዊውና አስተዳደራዊው ሥራ በሊቀ ጳጳሳት ይሾማሉ።

በጫማዎቹ የጎን ክፍል ላይ አርማ ተቀርጿል። ከጀርባው ደግሞ ካርቶን ሳጥን እና የገበያ ቦርሳ አለ። እነዚህ ጫማዎች ለመዝናኛነት ከየትኛው ልብስ ጋር ይጣመራሉ?

መሬት ላይ ድንች እና አትክልት የደረደረች አንዲት ሴት በጭንቀት ራሷን ደግፋ ተቀምጣለች፤ ይህም የኑሮን ከባድነት እና ሌሎች ሰዎችም ባለቀለም ጃንጥላ ስር ተጠልለዋል።

ዋው ! እነዚህ የቡና ስኒዎች ሲያምሩ ! ነጭ ሲኒወች በወርቃማ ቅጦች ሲያስደምሙ !። ስድስቱ ስኒዎች በጥንቃቄ ተደርድረዋል ። ለስጦታ በጣም ደስ የሚሉ ናቸው። የሚያማምሩ ዲዛይኖች አሏቸው። እነዚህ ለሻይ ወይም ቡና መጠጫ ያገለግላሉ።

በተዘረጋ ሸራ ስር የልብስ መስፊያ መኪና በጨርቅ ተሸፍኖ በጠረጴዛ ላይ ተቀምጧል። ይህ ቦታም የኮብልስቶን ንጣፍ ያለበት እና አሸዋማ መሬት ያለው ነው።

ፈገግ ያለች ሴት ከየሁለት ሴቶች የፊት ገጽታ በሰፊው ይታያል፤ አንዷ ፈገግ ብላ ዘይቶችን ትይዛለች። ሌላዋ አይኖቿን ጨፍና የፊቷን ቆዳ ትነካለች። ጽሁፉ “8 ውጤታማ + ዘዴዎች!” ይላል፤ የተለያዩ ዘይት ጠርሙሶችም ይገኛሉ። የትኛው ዘይት ለቆዳቸው ይጠቅማል?

አንጋፋ የሆነው የእንጦጦ ፓርክ መግቢያ በር ነው። የድንጋይ ግድግዳና የገለባ ጣራ ባለው በር ላይ "እንጦጦ ፓርክ" የሚል ወርቃማ ጽሁፍ ተጽፏል። በዙሪያው ረዣዥም የባህር ዛፍ ዛፎችና ደመናማ ሰማይ ሲታዩ፣ ሰዎች በመግቢያው በኩል ወደ ውስጥ እየገቡ ነው።

ጉሬዛ ጥቁር እና ነጭ ቀለማት ያሉት እጅግ አስደናቂ የዱር እንስሳ ነው። ይህ እንስሳ ከፊቱ እና ከእግሩ አካባቢ ከሰው ልጅ ጋር የመመሳሰል ባህሪያት አሉት። ጉሬዛዎች በብዛት ቤተክርስቲያን አካባቢ ነው የሚኖሩ።

ይህ ምስል አረጋዊ ሰውዬ በሁለት ወጣት ወንዶች መካከል ተቀምጦ ያሳያል። አረጋዊው ሰውዬ የብረት ኩባያ ውስጥ ቢጫ ቀለም ያለው መጠጥ ይዞ ፈገግታ ያሳያል። ሁሉም የባህላዊ ልብስ ለብሰዋል በኢትዮጵያ ባህል ውስጥ አረጋውያን ለወጣቶች የትኛውን ጠቃሚ ምክር ይሰጣሉ?

"መስኖ" ማለት በኢትዮጵያ ግብርና ውስጥ ከዝናብ ውጪ ለሰብል የሚያስፈልገውን ውሃ የማቅረብ ዘዴ ነው። በድርቅ ጊዜ ምርትን ለማረጋገጥና አርሶ አደሩን ከዝናብ ጥገኝነት ለመታደግ ወሳኝ ሲሆን፣ ትልቁም ሆነ አነስተኛ የመስኖ ልማት የግብርናውን ምርታማነት ለማሳደግ ትልቅ ሚና ይጫወታል።

ትንሿ ልጅ በኩራት ጥቁር ፀጉሯን፣ ወርቃማ የራስ ቅብ ጌጥ እና በደረትዋ ላይ የተንጠለጠሉ ነጭና ሰማያዊ ዶቃዎችን አጥናለች። ወርቃማ እና በሰማያዊና ነጭ ዶቃ ያጌጠ ልብሷን በሃሴት ይዛ፣ ደማቅ ቢጫና በአበቦች ያሸበረቀ ባህላዊ ልብስ ለብሳለች።

በርካታ የእህል ሳጥኖች በሱቅ መደርደሪያ ላይ ተደርድረዋል። ብዙዎቹ የማስታወቂያ ምልክቶች "20% ተጨማሪ ነፃ" የሚል ጽሑፍ አላቸው። ጥያቄዎች: ይህ እህል ለቁርስ ወይም ለምሳ ይቀርባል? መደርደሪያው የትኛው ዓይነት መደብር ውስጥ ነው የሚገኘው?

ይህ አርማ የኢትዮጵያ ቡና ስፖርት ክለብን ይወክላል። በመሃል የቡና ጀበና በእግር ኳስ መልክ ያጌጠ ሲሆን፣ ከበስተጀርባ ቢጫ ክብ አለው። ክለቡ በስንት ዓ.ም ተመሠረተ?

ያልበሰሉ አረንጓዴ የስንዴ ዘለላዎች በእርሻ ላይ ጥቅጥቅ ብለው ቆመዋል። ረጃጅም እና ቀጫጭን ግንዶች ከቅጠሎች መካከል በቅርበት ይገኛሉ። የቅርብ ቀረጻው የእጽዋቱን ዝርዝር ሁኔታ በግልፅ እንዲታይ አድርጎታል።

ፎቶው በተጋሩት ትልቅ ሰሃን ላይ ብዙ አይነት ወጦች፣ አትክልቶች፣ ጥብስ እና ስፓጌቲ መሰል ምግቦች በጠርዙ፤ ይህ የምስሉ ክፍል የተለያዩ የኢትዮጵያ ምግቦችን በአንድ ላይ ማቅረቡ ምን ዓይነት ባህላዊ አብሮ የመመገብ ልማድን ያሳያል?

ቀላ ያለ ቀለም ያለው ፍርፍር ዘይት የበዛበት መሆኑን ያስታውቃል። ብዙው እንጀራ በፍርፍሩ ቁሌት የተዳረሰ ቢሆንም አንዳንድ ቦታ ላይ ደረቅ እንጀራው ብዙም አልነካውም። ፍርፍር ከምን ከምን ግብአቶች ነው የሚሰራው?

ሰፋ ያለ የመንገድ ግንባታ ቦታ ይታያል። ሰዎች በግንባታው አካባቢ በእግረኛ መንገድ ወይም በጊዜያዊው ጠጠር መንገድ ላይ ይጓዛሉ። ከበስተጀርባ ትልቅ ዘመናዊ የቢሮ ሕንፃ እና በኮረብታ ላይ ያሉ ሌሎች ከተማ ቤቶች ይገኛሉ። የትኛው ከተማ ላይ የሚገኝ ፕሮጀክት ነው?

ወይኔ የመረጥኩት! እንዴት ያለ ለስላሳ ፎጣ! በተለያየ ደማቅ ቀለም ተደርድረው ይማርካሉ! ለገላና ለፊት ፍጹም ምቾትን ይሰጣሉ! ለመታጠቢያ ቤት ታላቅ ውበት! ሁሉንም ያስፈልገኛል!

ዋው! ብዙ ሰዎች በጣና ሐይቅ ላይ በታንኳ ሲጓዙ ሲያስደንቅ! የዘርፉ ውድድር ደስታ ያመጣል ። ነጭ ቲሸርት ለብሰው ቀዘፋ ሲያደርጉ ግሩም ነው። በጀልባዎች የሚጓዙ ሰዎችም አሉ። የተፈጥሮ ውበትና የባህል ትዕይንት ሲያምር!

ይህ አርማ የኢትዮጵያ ሰብአዊ መብቶች ኮሚሽን ያሳያል። አርማው በሰማያዊ ዳራ ላይ በብርሃን የተቀባ ፀሐይንና ሰውን የሚመስል ምስል ይዟል። የኢትዮጵያ ሰብአዊ መብቶች ኮሚሽን በሀገሪቱ የሰዎች መብት ማስከበር ላይ ምን ያህል ተጽእኖ አለው?

ባለአበባ ቅርጾች ያሉት የብር ወይስ ነጭ ብረት የተሰራ የቁርጭምጭሚት ጌጥ በቀጭን እግር ላይ ታሰሯል። የእግሩ ጥፍሮች በቀይ ቀለም የተቀቡ ናቸው። ጌጡ በእግር ዙሪያ ውበትን ይጨምራል። ይህ ጌጥ በምን ባህል ውስጥ ተወዳጅ ነው?

ይህ ሰማያዊ ሽፋን ያለው መጽሐፍ በላዩ ላይ"መደድ" ሚል የአማርኛ ርዕስ አለው። የታችኛው ክፍል የሰውን ልጅ ቅርፅ የሚያሳይ ጥቁር ሥዕል ይዟል። ይህ መጽሐፍ በዋነኛነት የኢትዮጵያን የሥነ ጽሑፍ ትችት ምን ያህል አሳድጓል?

ጥርት ያለ አስፋልት መንገድ እና በአጠገቡ የእግረኛ መንገድ ይታያል። የእግረኛ መንገዱ በቀይና በግራጫ ንጣፎች የተሰራ ሲሆን፣ በርካታ ነጭ የጎዳና መብራቶች ቆመዋል። ከመንገዱ ማዶ ባዶ ቡናማ መሬት ሲኖር፣ ከበስተጀርባ በሩቅ የፋብሪካ የሚመስሉ ህንፃዎችና ሰማያዊ ኮረብታዎች አሉ።

በምስሉ ውስጥ በኢትዮጵያ እና በሱዳን ባንዲራ የተከበሩ ሁለት መሪዎች በትክክለኛ እና በግልጽ አቀማመጥ ተቀምጠው የአካባቢ ፖለቲካን እየተወያዩ ይታያሉ። የፍቅር እና የአንድነት ስሜት በአንድ ቦታ ተሰብስቦ የተቀመጠ ነው።

በሰፈር ውስጥ አንድ ወጣት በትከሻው ላይ የተለያየ ቀለማት ያላቸውን ማለትም ጥቁር፣ ብርቱካናማ፣ ነጭ እና ወይነ ጠጅ ቀለም ያላቸውን መወልወያ እና መጥረጊያ እያዞረ ይሸጣል።

በተዘረጋው አስፋልት መንገድ ላይ ከባድ ጭነት የተጫኑ በዙ ግመሎች በሰልፍ የሚጎትት ሰው አለ። ግመሎች ረጅም እና ትልቅ ወይም ግዙፍ ናችው፡፡

ታጣቂ የደንብ ልብስ የለበሱ ወታደሮች፣ ከመጠን በላይ በሰዎች በተጨናነቀች ጀልባ ውስጥ ሆነው ጭንቀትንና አስቸጋሪ ሁኔታን ያሳያሉ። በግንባር ቀደምትነት ያለው ወታደር በትኩረትና በንቃት ጠመንጃውን ይዟል፤ ተሳፋሪዎቹም ፀጥ ብለው በግልጽ ይታያሉ።

አንድ ወጣት ልጅ የኮሮና ቫይረስ መከላከያ ማሽን ሠርቶ ቆሞአል። ማሽኑ ላይ የልጁ ስም ሳሙኤል ዘካሪያስ ተብሎ ተጽፏል። ማሽኑ ኮቪድ-19ን ለመከላከል የሚያገለግል ሲሆን ከእንጨት የተሠራ ነው። ይህ ወጣት ማሽኑን እንዴት ሠርቶ ጨረሰ?

ይህ አራት ማዕዘን ቅርጽ ያለው የብረት ማብሰያ (ፍራየር) ነው። ማሽኑ የሙቀት መቆጣጠሪያ ቁልፎች እና የማስጠንቀቂያ መብራት አሉት። ክዳኑ ወደ ጎን ተከፍቷል። ይህ ማሽን በቤት ውስጥ ይበልጥ ተመራጭ ነው ወይስ በንግድ ቤቶች?

ባለ ጥቁር ቀለም ያለው ላፕቶፕ ኮምፒዩተር በተነጠለ ነጭ ዳራ ላይ በትንሹ ከፍ ብሎ ቀርቧል። ማያ ገጹ ፀሐይ ስትጠልቅ የባሕር ዳርቻ ምስል ሲያሳይ፣ ከታች ጥቁር ቁልፍ ሰሌዳ አለው። ይህ ላፕቶፕ ኮምፒዩተር ምን ዓይነት ኦፕሬቲንግ ሲስተም ይጠቀማል?

ቀይ ጀልባው በወንዙ ዳርቻ ሲያርፍ ሀዘንንና ብቸኝነትን ይፈጥራል ። ጀልባው ሥራ መፍታቱ ያሳዝናል!። ዙሪያውን ያለው አረንጓዴ ዕፅዋት በውኃ የተሞላው አካባቢ ተስፋን ያሳያል! ።

ሙሉ ሰውነቷ በነጭ ነጠብጣብ ጥቁር ላባ የተሸፈነች ጊኒ ፎል ቆማለች። አንገቷ ሰማያዊ ሲሆን ከጭንቅላቷ ላይ ቀይ ቀንዲል የሚመስል ነገር አላት። በቆሸሸ መሬት ላይ በሁለት ቀጫጭን እግሮቿ በመደነቅ ስሜት ቆማ ትመለከታለች።

ጣት ሴቶች በደማቅ ነጭ የባህል ልብስና አልባሳት ተውበው የደስታ እና የኅብረት ስሜት ይንጸባረቃል። በአረንጓዴ የዛፍ ጥላ ስር፣ በክብ ሆነው እየዘፈኑና እያጨበጨቡ፣ ከበስተጀርባ አንዲት ሴት ከበሮ ስትመታ ይታያል።

አንዲት ሴት በባህላዊ ባለ መስመር ልብስ ለብሳ፣ ህጻን ልጅ አቅፋለች። ሴትየዋ የብረት መስቀል በአንገቷ ላይ አድርጋ፣ ፈገግ ብላ ወደ ህፃኑ ታያለች። ህጻኑ ትንሽ ቢጫ ኮፍያ ለብሷል። ይህች እናት ለልጇ ምን ዓይነት ምኞት ትመኝለት ይሆን?

በትኩረት በተሰራው አዲስ የፀጉር አሠራር፣ የጎን ፀጉር በደፋር ንድፍ ተላጭቶ በጥቁር ክርታታ ጸጉር ያላት ሴት በግራ በኩል በጆሮዋ ላይ የብር ጌጥ አጥንታ፣ ግራጫ ሸሚዝ ለብሳ፣ በተረጋጋ አቀማመጥ ተቀምጣለች።

ጥልፍልፍ የቀይ ጣራ እና የክሬም ቀለም ግድግዳ ያላቸው ዘመናዊ መኖሪያ ቤቶች በሰፋፊ አረንጓዴ የአትክልት ስፍራና በተሰለፉ ዛፎች ተከበው ይታያሉ። መንገዱ በንጽህና የተያዘ ሲሆን ቤቶቹ በግል አጥር ተከልለዋል። በኢትዮጵያ እነዚህን መሰል የቅንጦት መኖሪያ ቤቶች ዋጋና ተደራሽነት ምን ይመስላል?

ይህ ብሩህ ቀለም ያለው ወፍ በሽቦ ላይ ተቀምጦ ወደ ኋላ ይመለከታል። ጭንቅላቱ ሰማያዊ-አረንጓዴ፣ ሰውነቱ ጥቁር፣ ክንፎቹ ደግሞ ቢጫ፣ ብርቱካናማ እና ሐምራዊ ቀለማት አላቸው። ይህ የውብ ወፍ ዝርያ በኢትዮጵያ ውስጥ በየትኞቹ የዱር አራዊት መናፈሻዎች ሊገኝ ይችላል?

አንድ የሳተላይት ከህዋ ላይ የመሬት ምስሎችን እያነሳች ሲሆን የመሬትም ሰማያዊ ቀለም ያለው የውሃ ባህር በስፋት ይታያል። በተጨማሪም ደግሞ የተለያዩ ሲግናሎችን የሚቀበሉ ሳታላይቶች ይታያሉ።

የ 2025 የአፍሪካ አገሮች ዋንጫ (ካፍ አፍሪካ ከፕ ኦፍ ኔሽንስ) አርማ አለ። ፉትቦል ዋንጫ የሚመስል ቅርፅ ያለው ሲሆን የሞሮኮ የ 25 የውድድር ዓመት መለያ አለ። ከላይ በአማርኛ የ 2025 አፍሪካ ዋንጫ ጽሁፍ አለው። ውድድሩ በየትኛው ወር ሊካሄድ ይችላል?

አንድ ትልቅ በቅስት ቅርጽ የተሰራ ህንፃ ዓይን የሚስብ ሲሆን፣ መንገድ የሚያቋርጥ ከፍ ያለ ድልድይም በግልጽ ይታያል። በዚህ ከተማ ውስጥ የትራፊክ መጨናነቅን ለመቀነስ ምን ዓይነት የመሠረተ ልማት ማሻሻያዎች ሊደረጉ ይችላሉ?

ዓርማው በመጽሐፍ ላይ እየጻፈ ያለ ላባ እና ደስተኛ ሰው ቅርጽ ይዟል። በ ከታች የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የሚል ጽሑፍ አለው። በዓርማው ላይ ክፍት መጽሐፍ እና ላባ መኖሩ የትምህርት ቢሮውን ዋና ተልዕኮ እንዴት ያጎላል?

ከበስተጀርባው ብዙ ዘመናዊና ረዣዥም የከተማ ሕንፃዎች ተከበው ይታያሉ። ይህ በመገንባት ላይ ያለው ስታዲየም ምን ዓይነት ዓለም አቀፍ ደረጃዎችን ሊያሟላ ይችላል ተብሎ ይታሰባል?

ዝንጀሮዎች ከሰው ልጅ ጋር የመመሳሰል ባህሪያት አላቸው። ዝንጀሮ በዱር በገደል አካባቢዎች የሚኖሩ እጅግ ብልጥ የሚባሉ የዱር እንስሳት ናቸው። በብዛት ቅጠሎችን እና ጥርጣሬዎችን ይመገባሉ።

ነጭ ልብስና ጥምጣም የለበሱ ብዙ ሰዎች ምንጣፍ ላይ በአንድ መስመር ፊት ለፊት ጎንበስ ብለዋል። በእጃቸው የዘንባባ ዝንጣፊ ይዘው ወደታች አጎንብሰዋል። ከበስተጀርባ በሰንደል ስር የቆሙ ቀሳውስት በሃይማኖታዊ ልብሶችና ሌሎች ምዕመናን አሉ። የዘንባባ ዝንጣፊ ለምን ያገለግላል?

በትልቁ የፊደል ቅርጽ ደግሞ “የታላቁ አትሌት ሃ/ገብረስላሴ የፕሬዝዳንትነት ታሪክ” የሚል ጽሑፍ ተጽፏል። የታላቁ አትሌት ሃይሌ ገብረስላሴ ስኬት፣ በተለይም በ2008ቱ ኦሎምፒክ ላይ የተመዘገበው ድል፣ ለኢትዮጵያ ምን አይነት ብሄራዊ ኩራትና ደስታን ሊፈጥር ችሏል?

ምሽት ላይ አንድ ሴት ቀይ አጭር ልብስና ባለረጅም ተረከዝ ጫማ አድርጋለች። በቀኝ እጇ ሲጋራ እንደያዘች፣ እግሮቿን አቆላልፋ የኤሌክትሪክ ምሰሶ ተደግፋ ቆማለች። የብርሃን ነፀብራቅና የመኪና መብራቶች በጨለማ ጎዳና ላይ ይንጸባረቃሉ።